ሁለት ነጭ የአንገት ሐብል ማቆሚያዎች ላይ የተንጠለጠሉ ብዙ የወርቅ እና ቀይ ዶቃ ያላቸው ጌጣጌጦች ይታያሉ። ማዕከላዊው ማቆሚያ ብዙ ንብርብሮች ያላቸውን ሰንሰለቶች፣ ዶቃዎች እና ትልልቅ ሜዳሊያዎችን ተሸክሟል።

አሮጌ እና የደበዘዘ ግድግዳ ባለው ህንጻ ላይ፣ አንዲት ትንሽ ልጅ ግማሽ ከተከፈተ የእንጨት መስኮት ወደ ውጪ ትመለከታለች። የኤሌክትሪክ መስመሮች ከግድግዳው በላይ በአግድም ይዘረጋሉ። ከታች ደግሞ ቢጫ ቀለም ያለው በር አለ።

የወታደራዊ ካምፕን የሚመስል ምስል በጨለማ ውስጥ አለ። ከላይ "የጦርነት ልብ" የሚል የብር ቀለም ያለው የአማርኛ ርዕስ አለ። ከርዕሱ ጀርባ የካምፍላጅ ዲዛይን አለ። መሃል ላይ ቀይ፣ ቢጫና አረንጓዴ የሆኑ ጨርቆች ተንጠልጥለዋል።

ይህ ግራፍ የአለም የቱሪዝም መለኪያ በጥር ሁለት ሺህ ሃያ አምስት ላይ ያሳያል። የተለያዩ አገሮች የቱሪዝም ዕድገት መቶኛ ደረጃ በባለ ቀለም አሞሌዎች ቀርቧል። ኳታር በመቶ ሰላሳ ሰባት በመቶ ከፍተኛውን እድገት ታሳያለች። ኢትዮጵያ በአፍሪካ አገራት ተካታለች።

ግራጫ ጺምና መነጽር ያደረገ አንድ ጳጳስ የሚመስል ሰው በጥቁር የቤተ ክርስቲያን ልብስ ተከናንቧል። ሰውዬው በሁለት እጆቹ ላይ ቢጫ የእንጨት መስቀልን ይዟል።

ሶስት ቀይና አረንጓዴ ቀለም ያላቸው ሮማን ፍሬዎች በቅርንጫፎች መካከል ተንጠልጥለዋል። የሮማን ዛፉ ቅጠሎች ጥቁር አረንጓዴ ሲሆኑ ፍሬዎቹ ለመብሰል እየተቃረቡ ነው። የፀሐይ ብርሃን በቅርንጫፎቹና በፍሬዎቹ ላይ ያርፋል, ይህም ተፈጥሯዊ ገጽታውን ያሳያል።

ዴል ኮምፒዩተር ሙሉ በሙሉ ተቀምጧል። ጥቁር ቀለም ያለው ሞኒተር የባህር ዳርቻ እና የዘንባባ ዛፎች ምስል አለ። ዋናው ሲፒዩ ማማ ከሞኒተሩ ጎን ለጎን ቆሟል፤ ከፊት ለፊቱ ደግሞ ጥቁር ኪቦርድና በሽቦ የተገናኘ አይጥ (ማውዝ) አሉ።

አንድ ወጣት ሰማያዊ ጂንስና ግራጫ ሸሚዝ ለብሶ በእንጨት የተሰራ የኮሮና መከላከያ መሳሪያ አጠገብ ቆሟል። መሣሪያው ላይ በአማርኛና በእንግሊዝኛ ጽሑፎች አሉ፣ ከበስተጀርባ በሮችና ቀይ ወንበር ይታያሉ።

ሰማያዊ ግድግዳ ያለው፣ ባለብዙ ፎቅ ሕንፃ በግራጫ የብረት በሮች የተጠበቀ ነው። ሕንፃው ብዙ የብረት በረንዳዎች ያሉት ሲሆን፣ ከፊት ለፊቱ በተበላሸ መሬት ላይ ብዙ ድንጋዮችና የኤሌክትሪክ ምሰሶ ።

ግራጫ ብረት ያለው መጥረቢያ በደረቅና አቧራማ መሬት ላይ ተቀምጧል። የብረቱ ክፍል በሁለቱም ጫፍ ሹል ሲሆን፣ በመሃል ካለው የእንጨት እጀታ ጋር ተያይዟል። ቀላል ቢዩዊ የሆነው ረዥም የእንጨት እጀታ ወደ ላይ ዘንበል።

የኢትዮጵያ ታላቁ ሩጫ 23 ዙር የተከበረ ሲሆን ከ45ሽህ በላይ ሰዎች የተሳተፉበት ሲሆን የውድድሩ አሸናፊም 200 ሺህ ብር ሽልማት ተበርክቶለታል። ውድድሩን ለመሳተፍም መጀመሪያ ማልያዎችን መግዛት ይጠበቅብናል።

በ 2012 አመተ ምህረት ተከስቶ የነበረው የኮሮና ቫይረስ የመማር ማስተማር ሁኔታን አስትጓጉሎ እንደነበር ይታወሳል። ከዛም በኋላ ግን ለጥንቃቄ ሲባል ማስክ ማድረግን እንደ አንድ መንገድ በመጠቀም የመማር ማስተማር ሂደት እንዲቀጥል ተደርጎ ነበር።

በረሃ ሾክ ተክል ቢጫ አበባዎችን ላይ አብቅሏል። አበባዎቹ በተነጠቁ እና በሰማያዊ አረንጓዴ ቅጠሎች የተከበቡ ሲሆኑ፣ በደረቅ አፈር ላይ አድገዋል አምረዋል።

ሁለት ጭራ ረጃጅም ዝንጀሮዎች በአስፓልት መንገድ ላይ ይንቀሳቀሳሉ። አንደኛው ዝንጀሮ አራት እግሩን ተጠቅሞ በፍጥነት እየሮጠ ነው። ሌላኛው ደግሞ በመንገዱ ጠርዝ አጠገብ ተቀምጧል። አካባቢው በትላልቅ አረንጓዴ ቅጠሎች በዛፎች ተከቧል።

የጎበኙ ሰዎች ነጭ ኮፍያ ደርበው በዘመናዊ የኮምፒውተር ላብራቶሪ ክፍል ውስጥ ይታያሉ። ጎብኝዎች በግራ በኩል ሲሆኑ፣ በክፍሉ ውስጥ ያሉ ሰዎች ደግሞ ኮምፒውተሮችን እየተጠቀሙ ነው።

አንድ ሰው በታንኳ ውስጥ ተቀምጦ የውሃ አካል ላይ በቀዘፋዎቹ ተጠቅሞ ወደፊት ይጓዛል። ታንኳው በረጅም የውሃ ውስጥ ተክሎች መካከል ሆኖ በውሃው ላይ ተንጸባርቋል። ጀርባ ላይ ፈዛዛ ሰማያዊ ኮረብታዎችና ድብዝዝ ያለ ሰማይ ይታያል።

የጨለመ ሰማያዊ ልብስና ቀይ ክራባት የለበሰ፣ ጥቁር ጺም ያለው ሰው ቃለ መጠይቅ ላይ ነው። አውራ ጣቱን ወደ ላይ በማድረግ አዎንታዊ ምልክት እያሳየ ነው። ከፊት ለፊቱ የማይክሮፎን ጭንቅላት ይገኛል።

ባልና ሚስት ወይንጠጅ እና ነጭ ኬክ ሲቆርጡ የሚያሳይ የሰርግ ፎቶ ነው። በጎን ወንዶች ነጭ ሸሚዝ እና ሰማያዊ ሱሪ ለብሰው ሲያጨበጭቡ፣ ሴቶችና ልጃገረዶች ደግሞ ወይንጠጅ ቀሚስ ለብሰው ይታያሉ። ከበስተጀርባ ነጭና ወርቃማ መጋረጃዎች ይታያሉ።

ጥቁርና ቀይ የደንብ ልብስ የለበሰ ወታደራዊ ባንድ በከተማ መንገድ ላይ ሰልፍ ሲያደርግ ይታያል። አባላቱ ከበሮዎችን ይዘው በሁለት ረድፍ ተሰልፈዋል። ከሰልፉ ጎን ቆመው የሚመለከቱ ብዙ ሰዎችና ከበስተጀርባ የተደረደሩ የመኖሪያ ሕንፃዎች አሉ።

ኃይለኛና ሰፊ የውሃ ፏፏቴ በአረንጓዴ ዕፅዋት በሸፈነው ገደላማ አፈር ላይ ወደታች በታላቅ ጉልበት ሲወርድ ይታያል። ውኃው በጣም ነጭ ሲሆን፣ ፏፏቴው የሚያርፍበት ቦታ ላይ የጭጋግ ደመና ተፈጥሮበታል።

አንድ ነጭ ጃጓር መኪና በከተማ መንገድ ላይ ቆሟል። መኪናው በጣሪያው ላይ ራስን የማሽከርከር ዳሳሾች አሉት። የመኪናው ጎን "ዋይዎ" የሚል ጽሑፍ ተጽፏል። ከበስተጀርባ በጡብ የተሠራ ሕንፃ እና አረንጓዴ ዛፎች አሉ።

መጠነኛ ቢጫና አረንጓዴ ቀለም ባለው የመሬት ገጽታ ላይ ግልጽ የሆነ የሰው አካል ምስል አለ። ከበስተጀርባ በሰማያዊና ነጭ ሰማይ ስር፣ በገጠር ሜዳ ላይ ያሉ የሰዎች ስብስብ ይታያል። በላይኛው ክፍል 'የህሊና ደውል' የሚል ቀይ የአማርኛ ርዕስ አለ።

ውጪ በሚገኝ አንድ ሰፊ ካፌ ውስጥ በርካታ ጥቁር ጠረጴዛዎችና ወንበሮች ተደርድረዋል። ክፍት ቦታው በመጠለያዎችና በትናንሽ ዛፎች ያጌጠ ሲሆን፣ ከኋላው በዛፎች የተከበቡ የከተማ ሕንፃዎች አሉ።

የጠረጴዛው አቀማመጥ ሦስት የተለያዩ ምግቦችን ያሳያል: ቢዥ ቀለም ያለው የእህል ምግብ፣ በቅመም ኩስ የተቀመመ ቡናማ ቀለም ያለው የዱቄት ምግብ በትንሽ ጥቁር ማሰሮ ውስጥ፣ እና በሦስተኛው ሳህን ውስጥ የዳቦ ቁርጥራጮች።

አንዲት ሴት በባህላዊ ልብስ ደርባ በዘመናዊ ህንጻ ፊት ለፊት ተቀምጣለች። በዙሪያዋ የቡና ሥነ ሥርዓት የሚያሳዩ ዕቃዎች ተደርድረዋል። ትላልቅ ጀበናዎች፣ ትናንሽ ጠረጴዛዎች ላይ ብዙ የቡና ሲኒዎችና የተጠበሰ ቡና እህሎች በሳህኖች ላይ ይገኛሉ።

ጥቁር ልብስ የለበሰ አንድ ሰው እግሩን አጣምሮ በደንብ በተሠራ ሶፋ ላይ ተቀምጧል። ከበስተጀርባው የኢትዮጵያ ባለሶስት ቀለም ባንዲራ በግራ በኩል ደግሞ ግራጫ መጋረጃ ይታያሉ። የግድግዳው ሽፋን ደግሞ ቡናማ የእንጨት ፓነል ነው።

ካርቱናዊ በሆነው ገጠር ውስጥ አምስት ህፃናት ከሳር ክዳን ቤት ፊት ለፊት ቆመዋል። ልጆቹ እጆቻቸውን ወደ ላይ አንስተው በደስታ እየጨፈሩ ነው። በዙሪያቸው ትናንሽ ካርቱን እንስሳት ይገኛሉ። ሰማያዊው ሰማይ በደማቅ አረንጓዴ ተፈጥሮ የተከበበ ነው።

የደመራ በዓል ታላቅ የእሳት ቃጠሎ በሌሊት ይታያል። እሳቱ ትልቅ ኮረብታማ ቅርጽ ባለው የእንጨት ክምር ላይ እየነደደ ሲሆን፣ በዙሪያው ብዙ ህዝብ ተሰብስቦ የእሳት ነበልባሉን ይጎበኛል። በተሰብሳቢዎቹ ራስ ላይ የእሳት ነበልባሎች ብርሃን ያንጸባርቃል፣

አንድ ወጣት ቀይ ሸሚዝ ለብሶ በአንድ ክፍል ውስጥ ቆሟል። ወጣቱ ጥቁር ስልክ በመያዝ በትንንሽ ጎማዎች የተገጠመ ነጭ ሳጥን የሚመስል የኤሌክትሮኒክስ ማሽን እየተጠቀመ ነው። ማሽኑ ነጭ ማራገቢያ ያለው ሲሆን፣ ከበስተጀርባ ብዙ መጻሕፍትና ወረቀቶች በመደርደሪያዎች ላይ ተከማችተዋል።

በትምህርት ቤት ክፍል ውስጥ፣ ተማሪዎች የቢጫ የደንብ ልብስ ለብሰው በእንጨት ጠረጴዛ ላይ ተቀምጠዋል። አስተማሪዋ ከፊት በኩል ቆማ ጥቁር ሰሌዳ ላይ ተጽፏል። ብዙ ተማሪዎች እጃቸውን ወደ ላይ አንስተው ለጥያቄዎች መልስ ለመስጠት ይሞክራሉ።

በጥቁር ዳራ ላይ፣ የትግራይ ክልላዊ መንግሥት ቀይ፣ ቢጫ እና ባለ አምስት ጫፍ ኮከብ ያለው ባንዲራ በግልጽ ቆሞ ከሥሩ ደግሞ በአማርኛ "የትግራይ ክልላዊ መንግስት ባንዲራ" የሚል ጽሑፍ ይታያል።

በርካታ ሰዎች በትብብር በረጅም ጊዜያዊ የእንጨት ግድግዳ ላይ ጭቃ እየቀቡ ቤተ ክርስቲያን ሲገነቡ ይታያል። ግድግዳው በሸምበቆና በቆርቆሮ ጣራ የተሰራ ነው።

መሬት ላይ በተዘረጋ ምንጣፍ ዙሪያ፣ ትናንሽ ልጆች በእርጋታ የአንድን በዕድሜ የገፉ ሰው እግሮች በውሃ እያጠቡ ነው። ሰውየው እና ልጆቹ በአብዛኛው ነጭና ባህላዊ ልብሶችን ለብሰዋል። ከበስተጀርባ ሌሎች ሰዎች ወንበሮች ላይ ተቀምጠዏል።

ጥቁር ልብስ የለበሰ፣ መነጽር ያደረገ መካከለኛ እድሜ ያለው ሰው ከላፕቶፕ ኮምፒዩተር ፊት ተቀምጧል። በጠረጴዛው ላይ ደብተር፣ እስክሪብቶ እና ኩባያ ተቀምጠዋል። ከበስተጀርባው ውስጥ የሚያምር ሶፋ፣ የቡና ጠረጴዛ እና ክፍት በር አለ።

የተከፈለ የአየር ማቀዝቀዣ ክፍል በቢዥ ግድግዳ ላይ ተተክሏል። የላይኛው ክፍል ግድግዳ ላይ የተሰቀለ ሲሆን፣ ትልቁ የታችኛው ክፍል ወለል ላይ ይቆማል። ከግራ በኩል ትልቅ መስኮት የአረንጓዴ ተክሎችን እይታ አለ፤ ከታች የእንጨት ወለል አለ።

እዩኝ የማይል ከመሬት ውስጥ አድጎ በጊዜው የሚወለድ ፤ በቀለሙ የሚማርክ ፤ ለሚበላው ደግሞ ፍፁም ሰላም እና ጤናን የሚያድል ድንቅ ፍጥረት።

ከፍተኛ ደረጃዎች ወደ ግራጫ ባለ አራት ማዕዘን ሕንፃ መግቢያ ያመራሉ። የመግቢያው በረንዳ ላይ፣ በብረት ፍሬም የታጠረ ትልቅ የሞዛይክ ሥራ ይታያል። በአማርኛ ጽሑፍ የተቀመጠው "የኢትዮጵያ ብሔራዊ ሙዚየም" የሚል ጽሑፍ በዋናው በር ላይ ጎልቶ ይታያል።

ክፍት በሆነ የዝግጅት ቦታ ላይ፣ በመቶዎች የሚቆጠሩ ክብ ነጭ የቻይና ፋኖሶች ተንጠልጥለው ብርሃን ያበራሉ። የመስታወት ወለል ያለው የእግረኛ መንገድ ወደ መድረክ ይወስዳል፣ ሁለት ሰዎች በኋለኛ ግድግዳ አጠገብ ቆመዋል። ቦታው በአበቦች እና በአረንጓዴ ተክሎች ያጌጠ ነው።

ብዙ የእግር ኳስ ተጫዋቾች እና አሰልጣኞች ድል ከተቀዳጀ በኋላ አብረው ቆመዋል። አንዳንድ ተጫዋቾች ሰማያዊና ነጭ መለያ ለብሰዋል። በአንገታቸው ላይ ሜዳሊያዎች ተንጠልጥለዋል።

ረዥም ባለ ብዙ ፎቅ ሆቴል ከላይ ይገኛል። ሕንፃው ዘመናዊ መስሎ የሚታይ ሲሆን የጣሪያው የአትክልት ስፍራ ለቤት ውጭ መመገቢያነት ተዘጋጅቷል። እዚያም ቢጫ ድንኳኖች በጠረጴዛዎች እና ወንበሮች ላይ ተዘርግተዋል።

አትሌቶች እና አሰልጣኞች በሩጫ ሜዳ ላይ ቆመዋል። አንድ አሰልጣኝ የሚመስል ሰው ነጭ ኮፍያ አድርጎ ሌሎች አትሌቶች ደግሞ በስፖርት ልብሶች ዙሪያውን ከበው ያዳምጣሉ። ከበስተጀርባ የስታዲየም ደረጃዎች እና ዛፎች አሉ።

ረጃጅም እና ሲሊንደራዊ የሆነ ፈካ ያለ ቢጫ ቀለም ያለው የቀርከሃ ዋሽንት ከላይ በኩል ትናንሽ ጥቁር ቀዳዳዎች አሉት። ዋሽንቱ በሁለት የቆዳ ቀለበቶች ታስሮ በነጭ ዳራ ላይ ተቀምጧል።

ረጃጅም፣ የተጠማዘዙ ቀንድ ያለው አንድ ምጥን አጋዘን ቀና ብሎ ውሃ እየጠጣ ነው። አጋዘኑ ቀይና ነጭ ቆዳ ሲኖረው፣ ነጭ ቢራቢሮዎች ይበርራሉ። አጋዘኑ በአጠገቡ ካለው ድንጋይ ወይም አፈር ባሻገር ከጥልቀት የሌለው የውሃ ምንጭ እየጠጣ ነው።

ትልቅና ክብ የሆነ ቡላ በእንጨት ቅርጫት ላይ ባለ ጥቁር ሳህን ውስጥ ተቀምጧል። የቡላው መሃል ጉድጓድ ሆኖ ውስጡ ፈሳሽ ወጥ ወይም ሾርባ ይዟል።

በትኩረት የተዋቀረ ባህላዊ መድረክ በጨለማ አረንጓዴ መጋረጃ ፊትለፊት አለ። በመድረኩ ዙሪያ ነጭ አበባዎች ተሰቅለው፤ በርካታ የሻማ እንጨቶች እና ባህላዊ የዊኬር ማስጌጫዎች በመጋረጃው ላይ ተሰቅለዋል። ከፊት ለፊት ቡና ለመጠጣት የተዘጋጁ ቅርጫቶችና ባህላዊ እቃዎች አሉ።

አትክልትና ፍራፍሬ የሚሸጥ የገበያ መደርደሪያ በተለያዩ ምርቶች ሞልቶ ይታያል። በስተቀኝና በስተግራ የቆሙ የሎሚና የብርቱካን ክምር ሲታይ፣ በአናት ላይ አቮካዶና ሙዝ ተንጠልጥሏል። ከፊት ለፊት ባሉት ክምሮች ደግሞ ቀይ ሽንኩርትና አናናሶች ጎልተው ይታያሉ።

ጥቁር የሰርግ መኪና ከፊት ለፊት ታይቷል፣ የፊት መስታወቱ ላይ በቀይ እና ሮዝ አበባዎችና ሪባኖች ያጌጠ ነው። መኪናው በድንጋይ ላይ ቆሞ ከበስተጀርባው ግራጫ ቀለም ያለው ህንጻ ይታያል። የመኪናው የሰሌዳ ቁጥር "75737" ነው።

ጥቁርና ቡናማ ቀለም ያለው አሮጌ አኮርዲዮን በገለልተኛ ዳራ ላይ ተቀምጧል። የሙዚቃ መሣሪያው ጥቁር አየር ማስገቢያ፣ ቡናማ የእንጨት ጎኖችና ነጭ አዝራሮች አሉት። አኮርዲዮኑ በተጣጠፈ የብርሃን ወለል ላይ ይገኛል፣ ከጀርባው ደግሞ ግራጫ የእንጨት ግድግዳ አለ።

ሴቶቹ ነጭ ካባና ነጭ የራስ መጠቅለያ ለብሰዋል። ወንዶች ከፊትና ከኋላ በወርቅ ያጌጠ ነጭ ልብስ ለብሰው ከበሮ እየመቱ ወደ ፊት ሲሄዱ ቀይ ምንጣፍ ላይ ይረግጣሉ።

ባዶ ነጭ ዳራ ላይ ጥቁር ቲዩብ ያለው "ሱፐር ግሉ" የተባለ ሙጫ እና አንድ መርፌ ይታያሉ። ሙጫው የብርቱካን መክደኛ እና ቢጫና ቀይ መለያ አለው። መርፌው አጠገብ ተቀምጦ ሲታይ፣ ቲዩቡ በትንሹ ተጠምጥሟል።

በደንብ የታረሰ ሰፊ የእርሻ መሬት ላይ የበቆሎ ችግኞች ተሰልፈው ይገኛሉ። እፅዋቶቹ ትናንሽ እና አረንጓዴ ናቸው። ከበስተጀርባ ሰማይና በጎን በኩል ዛፎች ይታያሉ። የእርሻው መስመሮች ከሩቅ አድማስ ድረስ ይዘልቃሉ።

በባህር ዳርቻ ላይ ከሸምበቆ የተሠሩ የታናሽ ጀልባዎች ስብስብ ነው። ብዙ ሰዎች በጀልባዎቹ ዙሪያ ተሰብስበው ወይም በውሃ ዳር ቆመዋል። ቦታው ድንጋያማ ሲሆን በጀልባዎቹ ንግድ ወይም ትራንስፖርት የሚካሄድ ፤ ይህም በአንዳንድ የኢትዮጵያ የውሃ አካባቢዎች የሚታይ ትዕይንት ነው።

የጥንት ዘመን የሚያስታውስ በአበባና ቅርጽ የተቀረጸ ጥቁር ቡናማ የእንጨት ካቢኔት ከፊት አለ። ካቢኔቱ አራት ክፍሎችን የያዘ ሲሆን፣ መካከለኛው በከፍተኛ ሁኔታ የተቀረጹ የመስታወት በሮች አሉት። ከበስተጀርባ ቀላል ቀለም ያለው መጋረጃ አለ።

ማርትል (አዲስ) የሚባል የዛፍ አበባዎችና ቅጠሎች በቅርብ ርቀት ትታያለች። ነጭ ቀለም ያላቸው አበቦች ረዣዥም የአበባ ዘር አውጪ ክሮች ሲኖራቸው ከበስተጀርባ ትልልቅ አረንጓዴ ቅጠሎችና ገና ያልተከፈቱ ትናንሽ የአበባ ቅርጾች አሉ።

ባለብዙ ቀለም ሥዕሎች በተሞላበት በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ምዕመናን ተቀምጠዋል። ቢጫ ቀለም የተቀቡ ትልልቅ ምሰሶዎች አዳራሹን ሲደግፉ፣ ከላይ ያሉት ምስሎችና ሻንዳሊየር ደማቅ ብርሃን ያንጸባርቃሉ። ከኋላ በኩል መጋረጃ የለበሰ መቅደስ ይታያል።

ጥቁር አፍሮ ጸጉር ያለው፣ ፈገግታ የሞላበት ወጣት ሰው የቅርብ ምስል ነው። አረንጓዴ ልብስና ጥቁር ዶቃዎች ያለበት የአንገት ጌጥ ለብሷል። በቀኝ ጸጉሩ ላይ ከፊሉ የሚታይ ቡናማ እንጨት ተሰክቷል። የበስተጀርባው ሰማያዊ ሰማይ ብቻ ነው።

ብዙ ሰዎች አረንጓዴ ቲሸርት ለብሰው በመንገድ ላይ እየሮጡ ወይም እየተራመዱ ነው። ከበስተጀርባ ትልቅ የድልድይ መዋቅር እና ሌሎች ህንፃዎች አሉ። ከታች የዜና መግለጫ አለ።

አንዲት እናት ከልጇ ጋር በሰማያዊ የፕላስቲክ ሸራ በተሠራ ድንኳን ፊት ለፊት ተቀምጠዋል። እናትየው ሻሽ ለብሳ ልጇን ታቅፋለች። ከበስተጀርባው፣ "ተንቀሳቃሽ የጤናና የተመጣጠነ ምግብ አገልግሎት ..." የሚል ፅሁፍ ያለበት ምልክት ተሰቅሏል።

አንድ ሰፋ ያለ ክብ ቅርጽ ያለው ጥቁር መጥበሻ በቆሻሻ ነጭ ምድጃ ላይ ተቀምጧል። ምጣዱ ከውስጥ የማር ወለላ የሚመስል ቅርፅ ያለው ሲሆን፣ ጥቁር እጀታ ከጎኑ ወጥቷል። ከበስተጀርባ በኩል የደበዘዘ ግድግዳ ይታያል።

እርቃን የሆኑ እግሮች በቀላል ግራጫ የአስፋልት መንገድ ላይ ቆመዋል። እግሮቹ በብርቱካናማ ቀለም ባላቸው፣ ከፊት ለፊታቸው በቦው የታሰሩ፣ ጠፍጣፋ የሴቶች ጫማዎች ውስጥ ናቸው። ትኩረቱ በጫማና በጠራራ መንገድ ላይ ነው።

"የወይራ ስር ጸሎት የግጥም መድብል " የሚል በነጭ ቀለም በአማረኛ ፊደል የተፃፈ ፅሁፍ ከፅሁፉ ጀርባ የደረቀና የቆመ ግንድ እንዲሁም አነስ ሳለ ዛፍ አረንጓዴ ቅጠል አለዉ። ከፅሁፉ ጀርባ ያሉት ደብዘዝ ያለ ስዕል የሚመስል ነዉ።

የሙዝ ተክል ላይ አረንጓዴ ሙዝ የያዘ ፍሬና ጥቁር ቀይ የሙዝ አበባ ተንጠልጥለዋል። ትላልቅ አረንጓዴ የሙዝ ቅጠሎች በላይና ከታች አረንጓዴ የሆኑ የጥድ ዛፎች ከበስተጀርባ አሉ። ሰማዩ ጥርት ያለ ሰማያዊ ነው።

ካህናት ባህላዊ ልብሳቸውን ለብሰው የብራና ጽሑፎችን ተሸክመው በመንገድ ላይ ይጓዛሉ። የብራና ጽሑፎቹ በጨርቅ ተሸፍነው በቀይ፣ በቢጫና በነጭ ጃንጥላዎች ጥላ ተደርጎላቸዋል። ብዙ ሰዎች ነጭ ልብስ ለብሰው ሥነ ሥርዓቱን ይከታተላሉ።

ሰፋ ያለ ክብ ቅርጽ ያለው ይህ የእጅ ስራ ጥቁር፣ ብርቱካናማ እና ነጣ ያለ ቡኒ ቀለሞችን በመጠቀም የተሰራ ነው። ቀለሞቹ ከውጭ ወደ ውስጥ በመጠምዘዝ ልዩ የሆነ ንድፍ ፈጥረዋል። የሽመና ስራው ጥራት ከፍተኛ ሲሆን፤ በአፍሪካ የባህል እደ-ጥበብ ውስጥ የሚካተት ነው።

ጥቁር ልብስና ነጭ ሸሚዝ የለበሰ አንድ ሰው ማይክሮፎን ፊት ለፊት ቆሞ ንግግር ያደርጋል። ከበስተጀርባው " የሚል የእንግሊዝኛ ጽሁፍ አለ። ከታች ባለው ሰማያዊ መስመር ላይ "በኦዲት ውጤት ላይ የመንግሥት ኮሙዩኒኬሽን አገልግሎት የሰጠው ምላሽ" የሚል ጽሁፍ ተቀምጧል።

ከአለት ተፈልፍሎ የተሰራ ታሪካዊ ሕንጻ ይታያል። የግንቡ የላይኛው ክፍልና አካባቢው ሮዝ-ቡናማ አለት ነው። በግድግዳው ላይ መስቀል ቅርፅ ያላቸው ሁለት ትናንሽ መስኮቶችና አንድ ትልቅ አራት ማዕዘን ቅርጽ ያለው መስኮት ይገኛሉ።

ሁለት ባህላዊ ከሸምበቆ የተሠሩ ጀልባዎች በጨለማ ውኃ ላይ ይንሳፈፋሉ። በአንደኛው ጀልባ ውስጥ የተያዙ ጥቂት ነጭ ዓሦች እና አንድ ረዥም የእንጨት ቀዛፊ ተቀምጧል። ጀልባዎቹ በደንብ በተሸመነ ሸንበቆ የተሠሩ ሲሆኑ፣ ዙሪያቸው በአረንጓዴ ተክሎች ተከቧል።

አራት የቤተሰብ አባላት ባህላዊ ነጭ ልብስ ለብሰው በደስታ ተቃቅፈዋል። እናትና አባት ሁለቱን ትናንሽ ልጆች ይዘዋል፤ አባቱ ጥቁር መነጽር አድርጓል። ቤተሰቡ ሁሉም በደስታ ፈገግ ብሏል።

ሁለት ጎድጓዳ ሳህኖች ቢጫ ቀለም ያለው የምስር ወጥ በውስጣቸው ሲይዙ፣ አንደኛው በሰማያዊ ጨርቅ ላይ፣ ሌላኛው ደግሞ በእንጨት ዳራ ላይ ተቀምጧል። ወጡን በሁለት ወይም በሦስት አረንጓዴ ቃሪያዎች ሲያጌጡ፣ ጥቂት የእንጀራ ቁራጮችም ከጎናቸው አሉ።

ይህ የተጋነነ ግራጫማ ምስል ከባድ ጭጋግ ወይም ጭስ በከፊል የሸፈነውን የእሳተ ገሞራ ጠርዝ ያሳያል። የፊት ለፊቱ ድንጋያማና ጥቁር የላቫ ቅርጾች በግልጽ ይታያሉ፤ የሩቁ ጠርዝ ላይ ደግሞ አንድ ብርቱካንማ ልብስ የለበሰ ሰው ይቆማል።

አብዛኞቹ አረንጓዴ፣ ነጭና ሰማያዊ ልብሶችን የለበሱ ሲሆን፣ እርስ በእርስ ተቀራርበው መሬት ላይ ተቀምጠዋል። ከበስተጀርባ ብዙ ደብዝዘው የሚታዩ ልጆች በክፍል ውስጥ ተቀምጠዋል።

ባለ ገላጭ ብርሃን ባለው ሰፊ የፋብሪካ አዳራሽ ውስጥ በርካታ ሴቶች የፊት ጭንብሎችን እየሰፉ ነው። ሴትየዋ ሮዝ የራስ መሸፈኛ እና ቀይ ጭንብል ለብሳ በጽሕፈት ማሽን ላይ ትሰራለች። በጠረጴዛዋ ላይ ነጭ የፊት ጭንብሎች ተቆልለው አሉ።

አንዲት ወጣት አትሌት በቅርብ ርቀት ቀርባለች። አረንጓዴ፣ ቢጫና ቀይ የትራክ ልብስ ለብሳለች። በአንገቷ የሜዳሊያ ሪባን ሲኖራት፣ ትልቅ ወርቃማ ሜዳሊያ በእጇ ይዛለች። በአይኖቿ ውስጥ ደስታና ኩራት ይነበባል።

ከትልቅ ድንጋይ ተፈልፍሎ የተሰራ ቤተ ክርስቲያን፣ ደረጃዎች ወደ ደጃፉ ነው። ቤተ ክርስቲያኑ በድንጋይ የተከበበ ከታሪካዊ ቅርስነቱ አንዱ ነው። በአካባቢው ላይ የደረቅ መሬትና የድንጋይ ክምር አለ።

ረዣዥም፣ ጥቅጥቅ ያሉ አረንጓዴ ሣሮች ሙሉውን የክፈፍ ክፍል ሞልተውታል። የሣሮቹ ቅጠሎች ቀጫጭንና የሚወዛወዙ ናቸው። የዛፉ ጫፎች ደግሞ ወደ መሬት ዝቅ ብለው የተንጠለጠሉ ይመስላሉ። የብርሃንና የጥላ ድብልቅ በሳሩ ላይ ይታያል። ተፈጥሯዊው ገጽታ በዝርዝር የቀረበ ነው።

ረጅም ጥምዝ ቢጫ እና ባለ አራት ማዕዘን ግራጫ ሕንፃዎች ፊት ለፊት ሰዎች በተጨናነቀ መንገድ ላይ ይጓዛሉ። የብረት የባቡር ሐዲዶች እና የጥገና ሥራዎች በመንገዱ ላይ ይገኛሉ። ከግራ በኩል አውቶቡስ ቆሟል።

ሐመር አረንጓዴ ቀለም ያላቸው የላቫንደር ተክል የሚመስሉ ቅጠሎችና የእንጨት ቅርንጫፎች በቅርበት ይታያሉ። ከበስተጀርባ ጥቅጥቅ ያለ አረንጓዴ ሣር፣ ጥቁር የዛፍ ግንድ እና ቡናማ ቅርፊት ያላቸው ቁጥቋጦዎች ይገኛሉ።

ጥቁር ዳራ ላይ፣ ቀይ ቀለም ያላቸው ሰያፍ መስመሮች ያለበት አራት ማዕዘን ቅርጽ ያለው ምስል አለ። ከምስሉ በላይ "መረቅ" የሚል ቃል በደማቅ ቀይ የአማርኛ ፊደላት ተጽፏል።

ከለስላሳ ውጪ ከገብስ የሚሰሩ ከአልኮል ነጻ የሆኑ መጠጦች አሉ። ከነዚ መካከል እንደ ሶፊ፣ ማልታ እና የመሳሰሉት ይጠቀሳሉ። ሶፊ እንደ ቡና እና በተለያየ ቃና ይዘጋጃል።

አምስት ሴቶች ባህላዊ ነጭ ቀይ ጥለት ያለበት ልብስ ለብሰው በእጃቸው ጃንጥላ ይዘዋል። ሴቶቹ ጥቁር ዳራ ባለው መድረክ ላይ ሆነው በቡድን ሆነው ትኩረት ባለው ሁኔታ እየጨፈሩ ነው።

ት ለፊቱ ትልቅ የመስታወት መስኮቶች እና መጋረጃዎች አሉት። ጎጆው በረጅም ደረቅ ሣር በተሸፈነ ኮረብታ ላይ የሚገኝ ሲሆን፣ ዳርቻው ከግራ በኩል ባለ ምሰሶ መዋቅር ተቀርጿል።

በቀላሉ በሚያዝ የሞባይል ስልክ ላይ የሚታየው የምስል ማስታወቂያ የቴሌብር ጥያቄና መልስ ነው። 'ጥያቄ ፪' የሚለው ክፍል 'በአንድ ዓመት ውስጥ የረመዳን ጾም የሚጀመረው መቼ ነው?' የሚል ጥያቄና አራት አማራጮችን በሰማያዊ የንግግር መነፅር ውስጥ ይዟል።

የኢትዮጵያ የሠርግ ወይም የባህል ሥነ ሥርዓት ማስጌጫ ነው። የገበታ ዕቃዎችና ባለቀለም አበቦች በቅርጫት ተደርድረዋል። ጀርባው አረንጓዴ ሲሆን በምስሉ ላይ "ጐፈሬ" የሚል ቃል ይታያል።

ጽሑፍ ያለበት ሰማያዊና ቀላል አረንጓዴ ቀለም ያለው የሕፃናት ምግብ ሳጥን በእንጨት ጠረጴዛ ላይ ይታያል። ሳጥኑ ፋይበር፣ ቫይታሚንስ፣ ሚኒራሎችና ወተት እንደያዘ ያሳያል። ከበስተጀርባ የተደረደሩ ሌሎች ምርቶች በመደብር መደርደሪያ ላይ ይታያሉ።

ጥምዝ ፀጉርና ጢም ያለው ሰውዬ፣ ብሩህ ሰማያዊ ሻሽ በአንገቱ ላይ ጠምጥሟል። በቀላል ቡኒ ጃኬት ለብሷል። ከኋላ ያለው ደብዛዛ ሰማያዊ ዳራ ልዩ የሆነ መልክዓ ምድርን ይፈጥራል። ይህ ምናልባት ከሙዚቃ ቪዲዮ ወይም ፊልም የተወሰደ መልክ ነው።

ረጅም ብርጭቆ በደማቅ ብርቱካንማ የፍራፍሬ ጭማቂ ተሞልቷል። ከጎኑ አንድ ሙሉ አናናስ፣ አንድ ማንጎ እና ሁለት የሎሚ ፍሬዎች ተቀምጠዋል። በተጨማሪም የተከተፉ ቀይ የሐብሐብ ቁርጥራጮች ግልጽ በሆነ ዕቃ ውስጥ ተደርድረዋል።

ረዣዥም ጥምዝ ፀጉር ያላት ሴት ፈገግታ በተሞላበት መልኩ አንገቷን ይዛ ቀርባለች። የምስሉ ክፍል የሆነው ማስታወቂያ የሻሎም የጥርስ ክሊኒክ የአማርኛ ጽሑፎች፣ የስልክ ቁጥሮች እና የአድራሻ መረጃዎችን ይዟል።

ብርቅዬው ጋዜጠኛና ጸሐፊ ውብሸት ታዬ ለቃለ ምልልስ ቀርቧል። እሱ ቡናማ ኮት እና ሰማያዊ ሸሚዝ ለብሷል። ቀላል የውስጥ መብራት ያለው ትልቅ ፋኖስ ከእሱ ጎን ተቀምጧል። የቃለ ምልልሱ ቦታ ለስላሳ በሆነ የቤት እቃ ተዘጋጅቷል።

የብረታ ብረት ማሽን በፎቶው ላይ በግልጽ ይታያል። የሚያብረቀርቅ የብረት ክፍሎችና የማብራት ማጥፊያ ገመዱ ከፊት ቀጥ ብለው ይገኛሉ። ከማሽኑ ፊት 'ጥ.መ.መ. ወፍጮ' የሚል ጽሑፍ በወረቀት ላይ ተጽፏል።

በታላቅ ዛፍ ሥር የቆመ ባህላዊ ልብስ የለበሰ የኢትዮጵያ ገጠር ነዋሪዎች ቡድን ነው። በነጭና ግራጫ የተጠቀለሉት ሰዎች በትሮችና አንዱ ጠመንጃ ይዟል። ይህ ፎቶ የትውልድ ትስስርንና የባህላዊ ጥንካሬ ነው።

ትላልቅ ፊዚክስ ቀመሮች በኤሌክትሮኒክ ስክሪን ላይ እየታዩ ነው። ስክሪኑ ከጥቁር ሰሌዳ ፊት ለፊት የተንጠለጠለ ሲሆን፣ ከታች ደግሞ ተማሪዎች ወይም ታዳሚዎች የሆኑ የሚመስሉ ሰዎች የጭንቅላት ክፍልነው። የትምህርት ቤት ወይም የክፍል ውስጥ ትምህርት አካል ነው።

ረጃጅም የብሩሽ ፀጉሮች ያሉት የአቧራ መጥረጊያ ከፍራሽ ጋር በአንድ ላይ ይታያል። መጥረጊያው ከላይ ወደታች ባለው ፍራሽ ላይ ያርፋል። ፍራሹና መጥረጊያው ነጭ ብሩሽዎች ሲኖሯቸው ቀለሙ የባሕር አረንጓዴ ነው። መሳሪያው ከእንጨት በተሠራ ወለል ላይ ይገኛል።

መንገዶችን የሚያመለክት ሰማያዊ ትልቅ የመንገድ ምልክት በብርሃን ሰማያዊ ሰማይ ስር ተሰቅሏል። ምልክቱ በአማርኛና በእንግሊዝኛ 'ፒያሳ'፣ 'ቴዎድሮስ አደባባይ'፣ 'ጥ/ኃይማኖት አደባባይ' እና 'ግራንድ ቤተመንግስት'ን የሚጠቁም ነው። ዘመናዊ ባለ ብዙ ፎቅ ሕንፃዎች ከታች በኩል አሉ።

ባለግራጫ ጃኬት የለበሰ፣ ማይክሮፎን በቀኝ እጁ የያዘ ሰው በሰማያዊ ከባቢ ውስጥ ይታያል፡፡ ሰውየው ዓይኑን ጨፍኖ በአግራሞት እየዘፈነ ሲሆን፣ ጥርሱ በሚታይ ሁኔታ በደስታ ፈገግ ብሏል፡፡

ሰዎች በድንጋይ ግድግዳና ጥቁር ለም መሬት ላይ መቆማቸው ይታያል፤ ይህም የመሬት ዝግጅት ወይም ተከላ ሥራን ያሳያል። ከታች በቀይ ዳራ ላይ የዜና ርዕስ አለ።

ጥቁር ዳራ ላይ ቀይና ቢጫ ቀለሞች ያሉት ፕሮፓጋንዳ መሰል ፖስተር ቀርቧል። ከላይ "ትግል" የሚል ቃል በአማርኛ በትልቅ የካፒታል ፊደላት ተጽፏል። ከታች ደግሞ ቀይ ኮከብ እና በክብ ውስጥ የተሳሉ ተራራማ መልክዓ ምድሮች አሉ።

ከፍራፍሬ አይነቶች ውስጥ በተለይም ውስጡ በሚይዘው የውሃ መጠን ምክንያት በሞቃት አካባቢ በጣም ተመራጭ የሆነው ሃብሃብ ይባላል። ከላይ የዱባ ፍሬ የሚመስል ሲሆን ውስጡ ግን ቀይ እና ጥቋቁር ፍሬዎች አሉት።

የተከበሩ ባለስልጣናት ቡድን በገጠራማ አካባቢ የውኃ ጉድጓድ ሲመረቁ። አንዱ ሰው ጉድጓዱን በእጁ እየነካካ ውሃ ሲያወጣ ከጎኑ ሌሎች መሪዎችና ሰዎች ቆመዋል። ቦታው በእንጨት አጥር የተከለለ ሲሆን የውኃ ምንጩ በሸምበቆ ሽፋን ተሸፍኗል።

አቶ ደመቀ መኮንን በጣም ብዙ አመታት ስልጣን ላይ ከቆዩ ከመንግስት መቀየር በኋላም ቦታቸው ላይ ቆይተው ኢትዮጵያን ለረጅም አመት ካገለገሉ ባለስልጣናት መካከል በዋናነት ተጠቃሽ ናቸው።

ጥቁር እና ነጭ ፎቶግራፍ ላይ ፈገግታ የሌለው ሰው በጥቁር ልብስ፣ ነጭ ሸሚዝና በደማቅ ነጥቦች በተጌጠ ክራባት አለ። ሰውየው ጥቅጥቅ ያለ ጢም ያለው ሲሆን ከጎኑ ወደ ሩቅ ቦታ ይመለከታል።

ረዥም የዘንባባ ዛፎች በጎን በኩል በተተከሉበት መንገድ ላይ ብዙ ሰዎች ይጓዛሉ። የትራፊክ ፍሰቱ የቀዘቀዘ ሲሆን፣ ነጭ መኪናዎች በቅርብና በሩቅ ቆመው አሉ። ከታች ቀይ ዳራ ላይ በነጭ ፊደላት የቴሌቪዥን ዜና ማብራሪያ በአማርኛ ቋንቋ ቀርቧል።

ፍራፍሬና አትክልቶች የተደረደሩበት የሱቅ መደርደሪያ ይታያል። ሐብሐብ፣ ቀይ ሽንኩርት፣ ብርቱካን፣ ሙዝ እና ሌሎች ምርቶች በደረጃ ተደርድረው ቀርበዋል። ሁለት ወንዶች በስተቀኝ በኩል ቆመው ወይም እየተራመዱ ነው። ሱቁ በር ላይ ሙዝ ተንጠልጥሏል።

ረዥም ጢምና ነጭ ፀጉር ያለው ቅዱስ ሰው በብሩህ የባሕርይ ልብሶች ተስሎ ይታያል። ቅዱሱ በቀኝ እጁ መስቀል በግራ እጁ ደግሞ ጥንታዊ መጽሐፍ ይዟል። ዙሪያውን ቀይ፣ ቢጫና አረንጓዴ ክፈፍ ሲያደምቀው ሰማያዊና ቢጫ የሆነ ዳራ አለ።

በትላልቅ ነጭ ካቢኔቶች የተገነባ ዘመናዊ የልብስ ማስቀመጫ ይታያል። ማስቀመጫው ወርቃማ መያዣዎችና ጠርዞች ያሉት ሲሆን፣ በመሃል ላይ ደግሞ የተንጠለጠሉ ልብሶችን የሚያሳይ የመስታወት ክፍል አለው። በግራ በኩል መሳቢያዎች፣ መደርደሪያዎችና ማስቀመጫዎች ይገኛሉ።

ረዥም ቀንዶች ያለው አንድ የጋዜል እንስሳ በደረቅ ሳር በተከበበ መሬት ላይ ቀጥ ብሎ ቆሟል። ሆዱ ነጭ ሲሆን፣ ከጎኑ ደግሞ ጥቁር መስመር አለው፤ ከጀርባው ሌላ ጋዜል አለ።

በርካታ የተለያዩ ደማቅ ቀለም ያላቸው (አረንጓዴ፣ ሰማያዊ እና ብርቱካናማ) ከፍተኛ ከፍታ ያላቸው የግንባታ ማንሻ ተሽከርካሪዎች (ቴሌሀንድለሮች) በአንድ ረድፍ ስር በግልጽ ሰማይ ዳራ ስር ቆመዋል።

ሰማያዊ አረንጓዴ ቀለም ያለው ሐይቅ ከአየር ላይ በሚያሳይ ሰፋ ያለ ምስል ይታያል። ሐይቁ ክብ ቅርጽ ሲኖረው ዙሪያውን የደረቀ መሬትና አረንጓዴ ተፈጥሯዊ እፅዋት ከበውታል። በሐይቁ መሃል ትንሽ ደሴት ያለችበት ቦታ ትታያለች።

አንድ ወጣት ወንድ ባህላዊ ነጭ ልብስ ለብሶ፣ ሻሽ ደርቦ፣ በምልክት እያብራራ ይናገራል። ከበስተጀርባው በግራ በኩል አረንጓዴ ቅጠሎች ሲኖሩ፣ በትልቁ በስተቀኝ ደግሞ አክሊል ደፍቶ፣ ሰንደቅ ዓላማ ያጌጠ ጥቁር ፀጉር ያለው ሰው ሥዕል ይታያል።

ባሕር ዳርቻ ላይ የሚገኝ፣ ባለገለባ ክዳን የጣና ጎጆ ያለበት ቦታ ከበስተጀርባው ሰማያዊ ውቅያኖስና ሰማይ ይታያሉ። በግንባሩ የኢትዮጵያ አየር መንገድ ማስታወቂያ አለ። የታችኛው ክፍል የአማርኛ ጽሑፍን ይዟል።

አንድ ገበሬ ሮዝ እና ነጭ ባለ መስመር ሸሚዝ ለብሶ ትልቅ ሰማያዊ ገንዳ ከፍ አድርጎ ይዟል። ከገንዳው ውስጥ የእህል ዘሮች ወደ ታች እየረገፉ ሲሆን፣ ሰውየው በጥንቃቄ ይመለከታል።

ፕላስቲክ መያዣዎች ሙሉ በሙሉ በቀይና ቢጫ ቀለም ባላቸው ትኩስ ፖም ተሞልተዋል። ከፊት ያለው ትልቁ መያዣ፣ በትላልቅ እና በደማቅ ፍራፍሬዎች ተሞልቶ ወደ ላይ ሞልቶ ይታያል።

የቅንጦት ሆቴል ውስጥ ዋናው መግቢያው በርካታ መብራቶችና ሁለት ፎቆች አሉት። ረጃጅም ምሰሶችና የጥበቃ መግቢያ መሳሪያዎች ከፊት ለፊት ይገኛሉ። ከኋላው የአቀባበል ጠረጴዛና የውስጥ ማስዋቢያ የሆኑ አረንጓዴ ተክሎች አሉ።

ቡናማ ቀለም ያለው፣ ጆሮው የተሳለ አጋዘን በረዣዥም ሳር ውስጥ ቆሞ ከኋላ ሆኖ ወደ ካሜራው ሲመለከት ቀርቧል። አፈንጋጋው ላይ ጥቁር ምልክትና አጭር ጭራ ይታያል። እንስሳው የተፈጥሮ አካባቢው ውስጥ የሚገኝ የዱር ፍጥረት ነው።

ከገለልተኛ ግራጫ ዳራ ፊት ለፊት ሁለት የቴፕ መያዣዎች አሉ። አንደኛው ጥቁር ሲሆን ሌላኛው ደግሞ ደማቅ ሰማያዊ ነው። ሁለቱም መያዣዎች ጥቁር እጀታዎች እና ማስጠንቀቂያ ምልክቶች አሏቸው።

ትልልቅ የስኒከርስ እና የትዊክስ ቸኮሌት ባሮች በመደርደሪያ ላይ ተደርድረዋል። በቀኝ በኩል ወርቃማ ቀለም ያላቸው ትዊክስ እና መሃል ላይ ቀይ/ነጭ ስኒከርስ አሉ። ከታች ኤም ኤንድ ኤም እና በግራ በኩል ደግሞ ማልቴዘር አሉ።

መገለጫው የተነሳው የአንዲት ቆንጆ ሴት ፀጉር፣ የጎን ክፍል ላይ ተጎንጉኖና ከኋላ ወደ ትልቅ የተጠቀጠቀ የፈረስ ጭራ ተሰርቶ ይታያል። ፊትዋ ላይም ደማቅ ሜካፕ ተቀብታለች።

አንድ ጥቁር ፀጉር ያላት ሴትና ወንድ ነጭ ልብስ ለብሰው በግራጫማ ዳራ ፊት ለፊት ቆመዋል። ሁለቱም ጥቁርና ቢጫ የተጠለፈ ጌጥ ያለበት የባህል ልብስ ለብሰዋል። ሴቷ ረጅም የተንዘረገፈ ፀጉርና የጌጣጌጥ ጆሮ ጌጥ፣ የአንገት ሐብልና ቀለበት አድርጋለች።

በለስላሳ ግራጫ ዳራ ላይ በተለያየ ቀለም የተቀመጡ የማጣበቂያ ቴፖች ክምር ይታያል። በግራ በኩል ቢጫ ቴፖች ሲታዩ፣ በመሃል እና በቀኝ በኩል ደግሞ በአረንጓዴ ቅጠል ቅርፅ ያጌጡ ግልፅ ቴፖች ተደርድረው ይገኛሉ።

ባለአንድ የፊት ጎማ እና ሁለት የኋላ ጎማዎች ያሉት ነጭ የጭነት መኪና በተነጠፈ መንገድ ላይ ቆሟል። ሰፊ ሳጥን ያለው የጭነት መኪና በጎን በኩል የመጫኛ በሮች ሲኖሩት፣ ከኋላው ተራራማ ገጠራማ ቦታ አለ።

አንድ የስፖርት አለባበስ የለበሰ የዉጭ ሃገር ኳስ ተጫዋች በድምጽ ማስተላለፊያዎች ፊት ለፊት ቆሟል። ከኋላውም የተለያዩ ጽሁፎች እና አርማዎች ያሉበት ቀይ ግድግዳ አለ።

ሁለት ሰዎች አረንጓዴ ካባና ወርቃማ ዘውድ የመሰለ ባህላዊ ልብስ ለብሰው ከኋላ ሆነው ይታያሉ። ከፊት ለፊት የተለያዩ ባንዲራዎችና የእንጨት ግድግዳ አለ። በጎን ደግሞ አንድ ሰው ጥቁር ካባ ለብሶ በመናገሪያ ጀርባ ቆሟል።

የጠርሙሱ አናት በቀይ ፎይል ተዘግቷል። ዋናው መለያጥቁር ቀይ ቀለም ያለው ሲሆን፣ በላዩ ላይ ወርቃማ ጽሑፎች እና ምስሎች አሉ። በመለያው አናት ላይ ወርቃማ የወይን ፍሬ ምልክት አለ።

አንቴሎፕ የሚመስል እንስሳ በደረቅ ሜዳ ውስጥ ይጓዛል። ጎኑ ላይ ነጭ መስመሮች ሲኖሩት፣ ጠመዝማዛ ቀንድ ያለው ሌላ እንስሳ ከኋላው እየቀረባት ነው።

በቀይ ክብ ውስጥ የእንጂባራ ዩኒቨርሲቲ አርማ በቅጠሎችና በሀይቅ ምስል ላይ ተቀርጿል። አርማው ባለ ሰፊ ኮፍያ፣ ቀይ የአቶም ቅርጽ እና የተከፈተ መጽሐፍ ይዟል፡፡

ረዣዥም ግራጫ ፀጉር ያላት ሴት ሐመር ሐምራዊ ጃኬት እና በአንገቷ ላይ የአረንጓዴ ቅጠሎች ምስል ያለበት ሻርፕ አድርጋለች። ሴትየዋ መስታወት ለብሳ ማይክሮፎን ፊት ለፊት ተቀምጣ እጇን እያወዛወዘች ትናገራለች።

ምስሉ ውብ መልክዓ ምድርን ከሚመለከት ከፍታ ቦታ ላይ የተዘጋጀ መመገቢያን ያሳያል። በድንጋይ አጥሩ አጠገብ በእንጨት የተሰራ ጠረጴዛ፣ በሁለቱም በኩል የቆዳ መቀመጫ ያላቸው ወንበሮች ይገኛሉ። ከበስተጀርባው ሰፋ ያለ አረንጓዴ ደን፣ ሾጣጣ ተራራ እና ሐይቅ ከሰማዩ ብርሃን ጋር ይታያሉ።

ርዕስ ያለው ጋዜጣ ድረ-ገጽ ነው። ዋናው ዜና የጥቁር ልብስ የለበሰን ሰው ፎቶግራፍ ከረዥም የጽሑፍ መግለጫ ጋር አለ። የዕለቱ ሌሎች ሦስት ዜናዎች ከታች ተደርድረዋል። በማስታወቂያ ክፍሎች ደግሞ የኅብረት ባንክና የኢንሹራንስ ማስታወቂያዎች በጎንና ላይ ተቀምጠዋል።

በርካታ ሰዎች ነጭ ወንበሮች ላይ ተቀምጠው የጅምላ ስብሰባ ወይም ዝግጅት ላይ ይገኛሉ። ብዙዎቹ ባህላዊ ወይም ሃይማኖታዊ ልብሶችንና የራስ መሸፈኛዎችን ለብሰዋል። ዝግጅቱ ከቤት ውጪ በተተከለ ትልቅ ድንኳን ስር እየተካሄደ ነው።

የ "ብሔራዊ" የሚል ስያሜ ያለው ኩባንያ አርማ ይታያል። ክብ የሆነ ነጭ ጀርባ ላይ ቀንዶች ያለው አጋዘን ጥቁር ምስል አለ። ከሥር በትልቁ "ብሔራዊ" የሚል የአማርኛ ጽሑፍ በሰማያዊ ዳራ ላይ ጎልቶ አለ።

የተለያዩ ልብሶችን የለበሱ ብዙ ባለስልጣናትና ተሳታፊዎች በስብሰባ አዳራሽ ውስጥ ወንበሮች ላይ ተቀምጠው ይታያሉ። አብዛኞቹ ወንዶች ጥቁርና ነጭ ሱፍ ለብሰዋል። የአዳራሹ ግድግዳ ብርሃናማና ነጭ ሲሆን፣ ከፊት ለፊት ረዥም የእንጨት ጠረጴዛዎች አሉ።

ከላይ የምትታየው ጉጉት ቡናማና ነጭ ላባዎች አሏት፤ ከታች የምትታየው ጉጉት ደግሞ በዛፍ ጫፍ ላይ ቆማ ደማቅ ቢጫ ዓይኖቿን በትኩረት ትመለከታለች። የብርሃን ዳራው ትንሽ ግልጽ ያልሆነ ሆኖ ከበስተጀርባ ዛፎች ተስተውለዋል።

ጎማውን ከቀይ መኪና እንዳይወልቅ ለመከላከል በመንኮራኩሩ ላይ ተለጣፊ ቴፕ ባለው ሰማያዊ የብረት ዘንግ እና ጥቁር የጎማ ቁልፍ ተጠቅሞ ተይዟል። የመኪናው ጎማና ጎን በቅርብ ተቀርጸዋል።

ጥቁር እና ነጭ ፎቶ ላይ የእንጨት ምሰሶ ይታያል። የምሰሶው መካከለኛ ክፍል በገመዶች በጥብቅ የታሰረ የብራና ጥቅልሎችን የመሰለ ቅርጽ አለው። ከላይ ያለው ክፍል ጥቁር ቀለም ያለው ሲሆን፣ ገመዶቹ ደግሞ ተጠምጥመው የታሰሩ ናቸው።

አንድ ቤተሰብ ነጭና ቀይ ባህላዊ ልብሶችን ለብሶ በንጹሕ ነጭ ዳራ ላይ ቆሞና ተቀምጦ ፎቶ ተነሳ። አባቱ፣ እናቱ፣ ሶስት ሴቶች ልጆችና አንድ ወንድ ልጅ ይገኛሉ። ሴቶቹ በራሳቸው ላይ ጌጣጌጥ አድርገዋል።

ቀላል አረንጓዴ የኤሌክትሪክ የውሃ ማሞቂያ (ከትል) በነጭ ዳራ ላይ ተቀምጧል። ግልጽነት ያለው የመስታወት አካል በፓስቴል አረንጓዴ የፕላስቲክ መሠረት ውስጥ ገብቷል። የክትሉ እጀታ እና የላይኛው ጫፍ ላይ ያለው ክብ ማስጌጫ ወርቃማ ቀለም አላቸው።

ጥቁር እና ነጭ ቀለም ያለው ዘመናዊ የልብስ መደብር ውስጥ፣ በርካታ ማኒኪኖች የሚያምሩ ሱፍ ልብሶችን ለብሰዋል። የንጉሣዊ ሰማያዊ እና ጥቁር ጃኬቶች በመደርደሪያዎች ላይ የተንጠለጠሉ ሲሆን ጥቁር ጫማዎች እና ክራቫቶች ደግሞ በመደርደሪያ ላይ ተደርድረዋል።

ባለ አንድ ቀለም በሆነው የአሸዋማ የባህር ዳርቻ ላይ ጥንድ ጥቁር ሸራ ጫማዎች ተቀምጠዋል። ከጫማዎቹ ወደ ፊት ረዣዥም የሆኑ የሰው እግሮች ፈለግ ይታያሉ። ከላይ ደግሞ ቀይ የአማርኛ ፊደላት 'ሲራ' (ወይም ሌላ ቃል) ተንጸባርቆ ቀርቧል።

የአልጋ ልብስ ለበሱ ሰዎች በቀይና ቢጫ በተጌጡ ፈረሶች ላይ ሆነው ሰልፍ ወጥተዋል። እያንዳንዱ ፈረሰኛ ብዙ የኢትዮጵያ ሰንደቅ አላማዎችን ይዞአል። በስተግራ በኩል ተክልና ከበስተጀርባ ኮረብታዎች ላይ ያሉ የከተማ ቤቶችአሉ።

አራት ግዙፍ ክብ ምሰሶዎች ያሉበት ሰፊ የውስጥ አዳራሽ በብረት በተሰራ መረብ መሰል ጣራ አለው። ቢጫ እና ሰማያዊ ቀለም ያላቸው ስታርታፕ የሚል ጽሑፍ ያላቸው። ከበስተጀርባ በአረንጓዴ ቅጠላ ቅጠል የተሞላ ግድግዳ ይታያል፣ ጥቂት ሰዎችም ወለሉ ላይ ተቀምጠዋል።

ቢጫ የቴሌስኮፒክ ጫኚ በግንባታ ቦታ ላይ ባለ ሁለት ፎቅ ኮንቴይነሮችን ለማንሳት እየተጠቀሙበት ነው። ሰማያዊ ልብስና የብርቱካን መከላከያ ልብስ የለበሰ ሠራተኛ መመሪያ ይሰጣል። ሰማዩ ደመናማ ነው።

በአነስተኛ ዋጋ የሸምቱ የተሰኘ የማስታወቂያ አይነት ሲሆን ሁለት ሌትርን ሃይላንድ ውሃ በ25 ብር እንዲሁም አንድ ሌትር የኮካ ኮላ ምርት በ65 ብር በቅናሽ ለገበያ ቀርቧል።

በነጭ ጀርባ ላይ የዩሬካ ቫክዩም ማጽጃ መሳሪያና አንዳንድ ክፍሎቹ አሉ። ሰማያዊና ግራጫ ቀለም ያለው ዋናው አካል ከመያዣው እና ከማጽጃው ክፍል ጋር በተጣመመ ቱቦ የተያያዘ ነው።

ዶክተር ደሳለኝ ጫኔ በይፋዊ ስብሰባ ላይ ንግግር ሲያደርጉ። ጥቁር ሱፍ እና ሰማያዊ ባለመስመር ክራባት አድርገዋል፤ ከፊታቸው ማይክሮፎንና የተከፈተ ማስታወሻ ደብተር አለ። ፊታቸው ላይ ትኩረትና ቁም ነገር ያንጸባርቃል።

ሰዎች መሬት ሲቆፍሩ የሚያሳይ የቴሌቪዥን ዜና ክፍል ቀርቧል። መሬቱ ጥቁርና የተቆፈረ ሲሆን ከበስተጀርባ በድንጋይ የታጠረ ግድግዳ አለ። ሰዎች በጥቁር ጫማና ሱሪ ከፍ ያለ ቦታ ላይ ቆመዋል፤ ከታች ቀይ የዜና መግለጫ አርዕስት ተፅፏል።

የኢትዮ ቴሌኮም እና ዳሽን ባንክ ማስታወቂያ ነው። በሞባይል ገንዘብ ሥርዓት (ቴሌብር) አማካኝነት፣ ጊዜ ሳትፈጅ በቀላሉ ገንዘብ እንድትቆጥብ ያበረታታል። ለተጨማሪ መረጃ *127# ደውል። ይህ ለተጠቃሚዎች የፋይናንስ ዕድገት ቁልፍ ነው።

ቀይ እና ሰማያዊ ቀለም የተቀላቀለ የሽልማት ቅርጽ ባለው ምልክት መሃል ዓይንን የሚመስል አርማ ይታያል። ከዓይኑ በታች የሰርከዩት ቦርድ ሽቦዎች ሲወርዱ፣ ከታች ደግሞ “የኢንፎርሜሽን መረብ ደህንነት አስተዳደር” የሚል ጽሑፍ አለ።

ይህ የምስል ማስታወቂያ የኳስ ውርርድ አገልግሎትን ያስተዋውቃል። ርዕሱ የእለቱ ጨዋታን በትክክል ተንብየው ያሸንፉ ይላል። በስልክ ማያ ገጽ ላይ የእግር ኳስ ጨዋታ ጎል ሲገባና ውጤት ሲያሳይ ቀርቧል። አገልግሎቱ በኤም-ፔሳ በኩል የሚሠራ የሳፋሪኮም ዕድል ነው።

የውሃው ቀለም አረንጓዴማ የሆነ ክብ ቅርጽ ያለው ሀይቅ ከአየር ላይ ተነስቶ ቀርቧል። ሀይቁ በደረቅና በደንብ ባልለማ መሬት የተከበበ ሲሆን፣ መሃል ላይ አንድ ትንሽ ደሴት ይታያል።

ሕያው በሆነ የከተማ ጎዳና ላይ ብዙ ሰዎችና መኪኖች ይንቀሳቀሳሉ። ረዣዥም የኤሌክትሪክ ምሰሶች ላይ የአማርኛ ጽሑፍ ያለባቸው በርካታ የንግድ ማስታወቂያዎች ተሰቅለዋል። አንድ ሰው ሮዝ ቅርጫት በራሱ ላይ ተሸክሞ ይሄዳል።

ሰዎች በድንጋይ ግድግዳ ፊት ለፊት በነጭ ጋቢ ተጠቅልለው ተቀምጠዋል ወይም ቆመዋል። ከእነዚህም መካከል አንዱ ብርቱካናማ ልብስና ጥቁር ኮፍያ የለበሰ ነው። ሁሉም መጽሐፍ እያነበቡ ነው።

ሁለት ሴቶች ቢጫ የፕላስቲክ ጀሪካን ውሃ ተሸክመው በደረቅና በጠጠራማ መንገድ ላይ እየተራመዱ ነው። ፊቷ ላይ የምትታየው ሴት ጥቁርና ቢጫ ሰንበር ያለበት ሸሚዝ እና ቀይ ቀሚስ ለብሳለች። ከበስተጀርባ በድንጋይ የተከበበ ስፍራና ሰማያዊ ቀለም ያላቸው ቤቶች አሉ።

ልዩ ልዩ የመዋቢያ ዕቃዎች በጠረጴዛ ላይ ተደርድረዋል። የሊፕስቲክ፣ የመሠረት ቅባት፣ የጥፍር ቀለም፣ የብሩሽ ስብስቦች፣ መስታወትና የዱቄት መዋቢያዎች ተበታትነው ይገኛሉ። የጀርባው ቀለም የገረጣ ሰማያዊ ነው።

አንድ የኦርቶዶክስ ጳጳስ በሰማያዊ ዳራ ፊት ለፊት ባለው ቢጫ ሶፋ ላይ ተቀምጠዋል። ጥቁር መደረቢያ ለብሰው፣ የወርቅ የመስቀል ምስልና የእጅ መስቀል ይዘው በግልጽ ይታያሉ።

ረጅም፣ ነጭ፣ የእንጨት መደርደሪያ ከግድግዳ ጋር ተደግፎ ቆሟል። መደርደሪያው ያልተስተካከለ እና አግድም ክፍተቶች ያሉት ልዩ ንድፍ አለው። ከበስተጀርባው የደበዘዘ ግራጫ ግድግዳ ሲሆን በጥላም ተሸፍኗል።

እያንዳንዳቸው የራሳቸው ልዩ ንድፍ ያላቸው ሁለት የተለያዩ የእግር ኳስ ማሊያዎች በጎን በኩል ተቀምጠዋል። በግራ በኩል ነጭና ቀይ የተሰነጠቀ ሸሚዝ ሲሆን "ዳሽን ቢራ" የሚል ጽሑፍ ተጽፏል።

የሰነዱ ርዕስ በአማርኛ በትልቅ ሰማያዊ ፊደላት "የመድሃኒት መረጃ" የሚል ሲሆን፣ ከሱ በታች ሌሎች ርዕሶችና መረጃዎች በጥቁር ቀለም ተጽፈዋል። ጽሑፎቹ ትንንሽና ጥቅጥቅ ያሉ ሲሆኑ፣ የሰነዱ ዳራ ደግሞ ነጭ ነው።

ረዥም ነጭ ቀሚስና አረንጓዴ የትከሻ ልብስ የለበሱ ወንዶች በጠራራ ፀሐይ ጎዳና ላይ በአንድ ረድፍ ሲራመዱ ይታያሉ። ሁሉም በእጃቸው ረዥም የእንጨት ዘንጎች የያዙ ሲሆን፣ አንዳንዶቹም ነጭ ሻማ ለብሰዋል። ከኋላቸው አረንጓዴ ዛፎች እና ሰማያዊ ሰማይ አሉ።

አረንጓዴ ቀለም ያለው ዘመናዊ የጉዞ አውቶቡስ ። አውቶቡሱ በጥላ ስር ቆሞ ሲሆን፣ በጎን በኩልም አረንጓዴና ቢጫ የሞገድ ምልክቶች አሉ። የረጅም መንገድ መጓጓዣ ነው።

አንዲት ሴት በጨለማ ግራጫ ዳራ ፊት ለፊት በባህላዊ ልብስ ወንበር ላይ ተቀምጣለች። የለበሰችው ልብስ ነጭና የተጨማደደ ረጅም ቀሚስ፣ ቢጫ የላይኛው ክፍል እና ረጅም ነጭ እጀታ አለው። በራሷ ላይ የወርቅ ጌጥ እና ቢጫ የአንገት ሀብል አድርጋለች።

ጥቁር ላባዎች ላይ ነጭ ነጠብጣቦች ያሉት ትልቅ ጊኒ ወፍ በቆመበት ቦታ ቆሟል። ወፉ ትልቅና ክብ አካል፣ ቀይና ሰማያዊ ቀለም ያለው ራስ አለው። ከበስተጀርባ አረንጓዴ ሳር ያለበት የቆመ መሬት አለ።

ደቃቅ በሆነ ቡናማ ጀርባ ላይ የሚያብረቀርቅ የወርቅ ቀለም ያለው ሐብል ተቀምጧል። የሐብሉ መሃል ላይ “ሎቭ” የሚለው ቃል በቀጭን ሰንሰለት ተያይዟል። መሃል ያለው “o” በብርሃን ድንጋዮች በተሞላ ልብ ተተክቷል።

ትኩረት ያደረገው ምስል ሁለት ቅርጫቶች ውስጥ የገቡ ብዙ የተቀጠረ ወይም የተጠበሰ የሚመስሉ ጥቁር ቡናማ ዳቦዎችን ያሳያል። ዳቦዎቹ ከኋላው በቡናማ እና ነጭ በተሰለፉ ሰድሮች ፊት ለፊት በሚገኝ ሰማያዊ ካቢኔት ላይ ተቀምጠዋል።

የደረጃ በረንዳ ያለው አንድ ትልቅ ሆቴል ሰማያዊና ነጭ ቀለም ይዞ ፀሐይ ከመጥለቋ በፊት ይታያል። ሕንፃው የመስታወት ግድግዳዎች ያሉት ሲሆን የጎዳና መብራቶችና ዛፎች በግንባር ቀደምትነት ይገኛሉ።

ረዥም እና የሚያብረቀርቅ ጥቁር ፀጉር በ'ቦክስ ብሬድስ' የቅጥ አሰራር ተሰርቷል። የራስ ቅሉ ላይ ክፍፍሎቹ በንጹህ አራት ማዕዘን እና ባለ ሦስት ማዕዘን ቅርፅ ተሰርተዋል፤ ይህም በፀጉሮቹ መካከል ጥርት ያለ የጂኦሜትሪክ መስመሮችን ይፈጥራል።

የተለያየ ቀለም ያላቸው ፈሳሽ ቀለማት በየራሳቸው የቀለም ብረት ጣሳ ዉስጥ ተቀምጠዋል። ከቀለማቱ መካከል አረንጓዴ፣ ቀይ፣ ሰማያዊ፣ ብርቱካናማ እና ጥቁር የሚጠቀሱ ናቸው።

የኢትዮጵያን ባህላዊ ልብስ የለበሰች ሴት ከቤት ውጭ አስደናቂ የሆነ የተራራ ገጽታ ፊት ለፊት ቆማለች። ሴትየዋ በባህላዊ ጀበና ቡና የሞላ ሲኒዎች ወደ ጥቁር ጠረጴዛ ታቀርባለች። በአቅራቢያው ጽሑፍ ያለበት ቢጫ የእንጨት ምልክት አለ።

አማርኛ ጽሑፍና ስዕሎች ያሉበት፣ ስለበሽታ መከላከያ መንገዶች የሚያስተምር ፖስተር ነው። እጅን መታጠብ፣ አፍን መሸፈን፣ መጨባበጥን ማስወገድና ርቀት መቆየት የመሳሰሉ መልዕክቶችን ይዟል። የጤና ጥበቃ ማስጠንቀቂያ ምልክቶችም አሉ።

ነጭ የራስ መሸፈኛ እና ጥቁር ልብስ የለበሰች አንዲት አዛውንት ሴትዮ በደስታ ፈገግ እያሉ የፒያኖ ቁልፎች ላይ ጣቶቻቸውን አስቀምጠዋል። በፒያኖው ላይ የሙዚቃ ማስታወሻዎች ያለበት ወረቀት ቆሞ ይታያል፤ ሴትዮዋም እጅግ አስደሳች በሆነ ስሜት ፒያኖውን እየተጫወቱ ነው።

ሰማያዊ ቀለም ያለው ባለሶስት ጎማ የጭነት መኪና (ባጃጅ) በመንገድ ላይ እየሄደ ነው። መኪናው በሰው መጓጓዣ ክፍል ጀርባ ክፍት የሆነ ሰማያዊ የጭነት መጫኛ ክፍል አለው። ከበስተጀርባው አረንጓዴ ቅጠላማ ዛፎች እና ብርቱካናማ ቀለም ያላቸው የትራፊክ ኮኖች ።

በከተማ መንገድ ላይ ከኋላው ያጌጠ ተሳቢ የያዘች መኪና ትጓዛለች። በአካባቢው ዛፎች እና ባለ ብዙ ፎቅ ሕንፃዎች ይታያሉ። ብዙ ሰዎች በእግረኛ መንገድ ዳር ቆመው ወይም ተቀምጠው ይታያሉ። የቀን ብርሃን ደብዝዟል፣ የትራፊክ እንቅስቃሴም አለ።

በክርስትና ሃይማኖት ጸሎተ ሃሙስ ተብሎ ፋሲካ ከመድረሱ በፊት ክርስቶስ ደቀ መዛሙርትን ስጋዬ እና ደሜ ነው ብሎ ከፍሎ ያበላቸውን እና ዝቅ ብሎ እግራቸውን ማጠቡን በማስመልከት የሚከበር በአል ነው።

ብዙ ድንች በገበያ ላይ ለሽያጭ ቀርቧል። ድንቹ በትንንሽ የእንጨት ቅርጫቶች ተሞልቶ በተከመረ ጠረጴዛ ላይ ይታያል። ድንቹ ቢጫ ቀለም ያለው ሲሆን፣ ትኩስ መሆኑን ያመለክታል። ትንሽ የዋጋ ምልክትም ከላይ በስተቀኝ በኩል ይስተዋላል።

በትልቅ የእንጨት ቅስት ስር በድቅድቅ ጨለማ ቦታ ውስጥ የባህል ሙዚቃ ትርኢት ይታያል። ወንዶች ቀይ ልብስ ለብሰው በመድረክ ላይ የተለያዩ የሙዚቃ መሳሪያዎችን እየተጫወቱ አንደኛው ነጭ ለብሶ ዘፍኗል። ከፊት ለፊት በተደረደሩ ጠረጴዛዎች ላይ በርካታ ሰዎች ተቀምጠው ዝግጅቱን እየተመለከቱ ነው።

ከረዥም የባህር ዳርቻ አጠገብ በውሃ ላይ የሚንሳፈፍ የእግረኛ መውጫ መንገድ ይታያል። ጥቂት ሰዎች በእግረኛ መውጫው ላይ ሲራመዱ፣ ከበስተጀርባ በዛፎች የተከበበ የባህር ዳርቻና የሰማያዊ ሰማይ ክፍል ይገኛል።

አንድ ወጣት ነጭ ቲሸርት ለብሶ "ኩሪፍቱ ሪዞርት እና ስፓ" ወደሚል መግቢያ እየተጠጋ ነው። መግቢያው ከድንጋይና ከሳር የተሰራ ባህላዊ ቅርጽ ያለው ሲሆን፣ በዛፎች ተከቧል።

ስድስት ሰዎች በሰማያዊ ዳራ ላይ ባለው መድረክ ላይ ቆመው ይታያሉ። ሁሉም በይፋዊ ልብስ ውስጥ ሲሆኑ፣ አንዱ ሰው ማይክሮፎን ይዟል። ከፊት ለፊታቸው ተሳታፊዎች በጠረጴዛ ዙሪያ ተቀምጠዋል።

ከግድግዳ ጋር የተጠጋጋ ነጭ ዴስክ እና ከፊት ለፊቱ ነጭ ወንበር አለ። ዴስኩ ሶስት መሳቢያዎች ያሉት ሲሆን የብረት እጀታዎች አሉት። ወንበሩ የእንጨት እግሮች አሉት።

ጥሩ መስመር ያለው የሩዝ እርሻ በግልጽ ይታያል። በረጃጅም አረንጓዴ የሩዝ ተክሎች መካከል ውኃ የያዘ ረዥም ቦይ አለ። ከሩቅ ዛፎችና ትንሽ ሕንፃ ይታያል።

በርካታ ትናንሽ ጫጩቶች በገጠር አካባቢ በሚገኝ የእርባታ ቤት ወለል ላይ ይንጫጫሉ። የቤቱ ግድግዳዎች ከአፈር የተሰሩ ናቸው፣ መሬቱ ደግሞ ገለባ የተነጠፈበት ሲሆን ጫጩቶቹ ምግብና ውሃ ከማስቀመጫዎች ይወስዳሉ። በስተጀርባ የእንጨት በር ክፍት ሆኗል።

በትምህርት ቤት ክፍል ውስጥ፣ ብዙ ተማሪዎች በተሰለፉ ጠረጴዛዎች ላይ ተቀምጠዋል። በክፍሉ ውስጥ አንዲት ነጭ ልብስ የለበሰች ሴት መምህር ከጎን ቆማለች። ተማሪዎቹ በአጠገባቸው መጻሕፍትና ማስታወሻ ደብተሮች አሉ።

"ዳና" ሩዝ የሚል ምልክት የተደረገባቸው የፕላስቲክ ማሰሮዎች በእንጨት መደርደሪያዎች ላይ በጥሩ ሁኔታ ተቀምጠዋል። እያንዳንዱ ፕላስቲክ በእንግሊዝኛ የበሰለ ሩዝ እና የምርት ዝርዝሮች ምስሎች ያሉት በቀለማት ያሸበረቀ ማሸጊያ አለው።

አንጋፋ የሚመስሉ ሁለት ወፍራም አምባሮች በነጭ ዳራ ላይ ተቀምጠዋል። ሁለቱም ሰፊ አምባሮች በወርቃማ ቀለም ባለው ብረት የተቀረጹ፣ በጥልፍልፍ የተሠሩና ጥንታዊ የሚመስሉ ዝርዝሮች ይታዩባቸዋል።

የተለያዩ ቅርጽ ያላቸው ብስኩቶች በአንድ አራት ማዕዘን ቆርቆሮ ሳጥን ውስጥ ተደርድረዋል። ክብ፣ የአበባ ቅርጽ ያላቸው፣ እንዲሁም በሰሊጥ የተሸፈኑ ብስኩቶች ይገኙበታል። የሳጥኑ ሽፋንም ከታች በኩል ይታያል።

ማታ ላይ በከተማ መንገድ ላይ፣ በግንባታ ላይ ያለ የሚመስል ህንጻ አለ፣ ከመግቢያው አጠገብ ሰዎች ተቀምጠዋል፣ በሩቅ ደግሞ አንድ የጭነት መኪናና የሰው ጥላ አሉ።

ጥቁር ጫፍ ያላቸው ሁለት አረንጓዴ የሴቶች ሹል ተረከዝ ጫማዎች፣ በነጭ እና ለስላሳ ዳራ ላይ ተቀምጠው የብረት ጌጣጌጥ ያጌጠ ተረከዛቸው በግልጽ ይታያል።

ወንዶቹ ዳንሰኞች ጥቁርና አረንጓዴ ሰንጠረዥ ያለው የፖሎ ሸሚዝ፣ ነጭ የትራክ ሱሪ የሚመስል ቁምጣ ሱሪ፣ እና በራሳቸው ላይ ቀይ የጨርቅ ማሰሪያ ወይም ሀብል አድርገዋል። በወገባቸው አካባቢ የቆዳ ቀበቶ አላቸው።

አንድ ግዙፍ የግንባታ ቁሳቁስ የተሞላ ከረጢቶች ክምር በቅርበት ይታያል። ከረጢቶቹ በበርካታ ደረጃዎች ተደራርበው የሚታዩ ሲሆን፣ እያንዳንዳቸው ነጭ ቀለም ያላቸው ናቸው። የከረጢቶቹ አቀማመጥ ከግራ ወደ ቀኝ አግድም እና ቀጥ ያለ አቀማመጥ ተከትለው የተከማቹ መሆናቸውን ያሳያል።

አንድ የበአል ጠረጴዛ፣ ሮዝ እና ወርቃማ ፊኛዎች እንዲሁም ሮዝ ቀለም ባለው አንጸባራቂ ዳራ ተዘጋጅቷል። በጠረጴዛው ላይ የልደት ኬክ፣ "ኤልሻ" የሚል ጽሑፍና "1" ቁጥር፣ ከረሜላዎች እና ኬክፖፖች አሉ።

ኤርታሌ በእትዮጵያ አፋር ክልል ውስጥ የሚገኝ፣ ረጅም ጊዜ የነበረና ንቁ የእሳተ ገሞራ ላቫ ሐይቅ ያለው ጋሻ ቅርጽ ያለው እሳተ ገሞራ ነው።

🖼️ የምስል ማብራሪያ ሰማያዊና ነጭ ቀለም ያለው ቀላል ባቡር በአዲስ አበባ ከተማ ከፍ ባለ ድልድይ ላይ ሲያልፍ ይታያል። ከባቡሩ ጀርባ ቅስት ያለውና በብርጭቆ የተሰራ ረጃጅም ህንጻ ጎልቶ ይታያል። በድልድዩ ሥር የእግረኛ መሰላል እና ትላልቅ የማስታወቂያ ሰሌዳዎች አሉ።

ረጃጅም ግራጫና ብርቱካናማ ቀለም ያላቸው ህንጻዎች በአረንጓዴ ዛፎች ተከበዋል። ከፊት ለፊት ጥቁር አስፋልት መንገድና ነጭ የዜብራ መሻገሪያዎች አሉ። ሰማዩ በደመና የተሸፈነ ነው።

የራስ ቅል የአንዱን ጎን ያተኩራል። "ገለባ" የሚል የአማርኛ ጽሑፍ ከላይ በእጅ ጽሑፍ ቀርቧል። የጭንቅላቱ ትልቁ ክፍል በነጥቦች ጥላ ተሸፍኗል። ይህ የጥላ ቦታ የተወሰነ የራስ ቆዳ ክፍል ወይም የፀጉር አቆራረጥን አቀማመጥ ያመለክታል።

ጥቁር ቀለም ያላቸው ሁለት ከበሮዎች ተንጠልጥለው ይታያሉ። ሁለቱም ከላይ በፀጉር በተሸፈኑ ቆዳዎች የተሰሩ ሲሆኑ አንደኛው ቡኒ ሌላኛው ደግሞ ጥቁር ነው። ጎናቸው በቀይ ጥለት ባለው ጨርቅ የተጌጠ ሲሆን፣ አንዱ ገመድ ለመሸከሚያ አለው።

በምስሉ መሃል ላይ የአፍሪካ ካርታ በደማቅ አረንጓዴ ጀርባ ላይ ተስሏል። ካርታው በደማቅ አረንጓዴ የተሞላ ሲሆን፣ ከታች በኩል ያለው የካርታው ክፍል ነጭ ሆኖ ይታያል። የካርታውን ዙሪያ ብርሃን የሚፈነጥቁ ነጭ ጨረሮች እና ወርቃማ ኮከቦች በክብ ቅርጽ ከበውታል።

ከፊት በኩል አንድ ወጣት በጎዳና ላይ የእጅ ጋሪ ሲገፋ ። ወጣቱ ጥቁር ሹራብ ለብሷል። ከበስተጀርባ የተለያዩ ሱቆችና ሰዎች ሲኖሩ፣ አንዲት ሴት የፈረስ ጋሪ እየነዳች ከቀኝ በኩል ትታያለች።

ትልቅ ጭነት የተጫነ ነጭ የጭነት መኪና ያሳያል። የጭነት መኪናው በላይኛው ክፍል እና በአልጋው ውስጥ በጣም ብዙ ሻንጣዎች፣ ከረጢቶች፣ ሳጥኖችና የተለያዩ እቃዎች ተደራርበው ተጭነዋል። ጭነቱ ከመኪናው ቁመት በላይ ከፍ ብሎ የደመናውን ሰማይ ለመድረስ የቀረበ ይመስላል።

በሰማያዊ ክብ ውስጥ፣ የውጭ ጉዳይ ሚኒስቴር አርማ ይታያል። አርማው ባለ አራት ፎቅ የቢሮ ህንፃ ቅርጽ በላዩ ላይ ክብ ቅስት ያለው ነው። ከስር የኢትዮጵያ መንግሥት ስምና ሚኒስቴሩ በአማርኛና በእንግሊዝኛ ተጽፏል።

የትልቁ የመንገድ ማስታወቂያ ሰሌዳ በአረንጓዴ እና ነጭ የጀርባ ቀለም የኢትዮ ቴሌኮም መተግበሪያን ያስተዋውቃል። ማስታወቂያው መሃል ላይ ስልክና መተግበሪያውን የሚያሳዩ ሥዕሎች አሉ። ከታች ብዙ መኪናዎች ያለበት ከተማ መንገድ እና ዛፎች አሉ።

በትልቁ አስፋልት መንገድ ዳርቻ ላይ ብዙ አረንጓዴ የሳር ቁጥቋጦዎች ይታያሉ። ሁለት ሰዎች የሚሰሩ የሚመስሉ ሲሆን፣ አንደኛው የሚያንፀባርቅ ጃኬት ለብሷል። ሰማዩ ንጹህ ሰማያዊ ነው።

በርካታ ደጋፊዎች በተሰበሰቡበት ትሪቡን ፊት ለፊት በሚገኝ አረንጓዴ ሜዳ ላይ የእግር ኳስ ግጥሚያ እየተካሄደ ነው። በነጭና በአረንጓዴ ማልያ የለበሱ ተጫዋቾች ኳስ እየተጫወቱ ሲሆን፣ በግራጫ ቀለማት የተሰሩ መቀመጫዎች ላይ ተመልካቾች በብዛት ይታያሉ።

እራቁቱን የሆነ፣ ራሰ በራ እና ጥቁር ፀጉር ከላይ ብቻ ያለው የአሻንጉሊት ልጅ ምስል ይታያል። የኮምፒውተር ግራፊክስ ውጤት የሆነው ይህ ሕፃን አሻንጉሊት ፈገግ ብሎና እጆቹን ወገቡ ላይ አድርጎ ቆሟል። የዳራው ቀለም ደማቅ ቀይ ነው።

በአንድ ጠባብቅ መንገድ መካከል የተሰራ ወይነጠጅ ቀለም ያለው ቤት በሩ ላይ በተለያየ ቀለም የተሰራ ጨሌዎች አሉት። ከቤቱ በላይኛው ክፍል ላይ ትንሽ በብረት የተገዛች መስኮት ተቀምጣለች።

የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት የተቀረጸበት ትልቅ፣ ጥንታዊና ያጌጠ የወርቅ መስቀል ነው። አንድ ሰው ነጭና ቀይ ኮፍያ ለብሶ፣ አንገቱ ላይ ነጭ ጨርቅ ጣል አድርጎ መስቀሉን በአየር ላይ ከፍ አድርጎ ይዟል።

በትልቁ ሰማያዊ የመዋኛ ገንዳ ውስጥ ሁለት ሰዎች ይዋኛሉ። በዙሪያው ሁለት ትንንሽ የመዋኛ ገንዳዎችና ከቀይ-ቡኒ ጣራ በታች የሰዎች መቀመጫና ጠረጴዛ አለ። ከበስተጀርባ ጥቅጥቅ ያሉ ዛፎች እና ከፍ ያለ ሕንፃ አሉ።

የተሰበሰበ ብዙ ማዳበሪያ ላይ የሚቀጣጠል ሃይል ያለው እሳት ተፈጥሯል። ብዙዎቹ ማዳበሪያዎችም እንደታሰሩ በእሳቱ ይቃጠላሉ። ከእሳቱ በስተቀኝ በኩል አንድ የፖሊስ አባል ልብስን የለበሰ ግለሰብ በእጁ ቢጫ ጄሪካን ይዟል።

በደማቅ ሰማያዊ ሰማይ ሥር የተለያዩ ሮዝማና ቀይ ቀለም ያላቸው አበባዎችና አረንጓዴ ቅጠሎች በዛፍ ቅርንጫፎች ላይ ቀርበዋል። በረጅም ርቀት ደግሞ ደብዛዛ ተራራማ መልክዓ ምድር አለ።

ሙሉ በሙሉ ነጭ የሆነ ጥንቸል በትላልቅ አረንጓዴ ሣሮች መካከል ቆሟል። ጥንቸሉ ረጅም ጆሮዎችና ቀይ አይኖች አሉት፤ ፀጉሩ ለስላሳና ጥቅጥቅ ያለ ነው። ከፊቱ ቆሞ ወደ ቀኝ አቅጣጫ ይመለከታል፣ ሣሩ በግልጽ አለ።

ሦስት ወጣቶች ክፍት በሆነ አረንጓዴ ሜዳ ላይ ቆመዋል። መካከለኛው ሰው አረንጓዴ ልብስ ለብሶ ጠመንጃ ይዟል፤ ሁለቱ የጎን ሰዎች ደግሞ ነጭ ሻሽ ተጠምጥመው በትር ይዘዋል። ከበስተጀርባ ጥቅጥቅ ያለ አረንጓዴ ተክል አለ።

ቀይ መስቀል ምልክት ያለበት ልብስ የለበሱ ሰራተኞች ከጭነት መኪና ላይ ትልልቅ የቧንቧ መስመር የሚመስሉ ቁሳቁሶችን ያወርዳሉ። የመኪናው ጭነት ለሰብዓዊ ዕርዳታ ወይም የውሃ ፕሮጀክት የሚያገለግል ቁሳቁስ ሊሆን ይችላል። አካባቢው ገጠራማ ይመስላል።

ከፊሉ የተከፈተ የጥንታዊ መልክ ያለው ከእንጨት የተሰራ ረዥም ካቢኔት/ቁም ሳጥን ይታያል። አራት መሳቢያዎችና አራት መደርደሪያዎች ያሉት ሲሆን የገጠር ዓይነት ቡኒ ቀለም አለው።

አጠቃላይ አምስት ባለስልጣን ሰዎች ወንበር ላይ ተቀምጠዋል። ሦስቱ በቀኝ በኩል አንድ ላይ ሁለቱ በግራ በኩል እያንዳንዳቸዉ አንድ ወንበር ላይ ተቀምጠዋል። ካራባት በነጭ ሸሚዝ እና ሱፍ ለብሰዋል።

አንድ ቀጭን ወጣት ጥቁር ዳራ ባለው መድረክ ላይ በባዶ እግሩ ይሄዳል። ወጣቱ በአንገቱጌ፣ በእጁጌ እና በኪሱ ላይ ቀይ፣ ቢጫ እና አረንጓዴ ሰንሰለቶች ያሉት አረንጓዴ ቁምጣ ልብስ ለብሷል። በቀኝ እጁ ትናንሽ ቀይ ከረጢት የመሰለ ነገር ይዟል።

ጨለማ በሆነ የገጠር ስፍራ፣ አንዱ በሌላው ትከሻ ላይ አጥብቀው ተቃቅፈው የሚታዩ ሁለት ትናንሽ ህጻናት በምስሉ መሀል ይገኛሉ። አንደኛው ጥቁር ልብስ ለብሶ ሌላኛው ፈገግ ብሏል።

ጥርት ያለ ቆዳ ያላት ሴት ፈገግ ብላ ወደ ጎን ስትመለከት ትታያለች። በግራ እጇ ግማሽ የተቆረጠ ቲማቲም ይዛለች፣ ቲማቲሙም ቀይና ብርቱካናማ ቀለም ያለው ሲሆን ዘሩም በውስጡ ይታያል። ሴትየዋ በግራ ጆሮዋ ላይ ቀይ የጆሮ ጌጥ አድርጋለች፤

ሁለት ጥቁር ፀጉር ያላቸዉ ሴቶች የፋሽን ትዕይንት ላይ ሲሄዱ ይታያሉ። አንዷ ነጭ ረዥም የተንዘረፈፈ ቀሚስ ለብሳለች፣ ሌላዋ ደግሞ ነጭ ከቀይ ጋር የተቀላቀለ ክፍል ያለዉ ቀሚስ ለብሳለች። ከኋላቸው ብዙ ሰዎች ቆመው ያያሉ፣ ብርሃን ይንፀባረቃል።

የ"እንዲሮሜዳ" መጽሐፍ ሽፋን ሲሆን በሽፋኑ ላይ ቀይ ፊደላትና ከዋክብት የሞላበት ጥቁር ሰማይ አለ። መሃል ላይ ጥንታዊ የከዋክብት ካርታ ሲገኝ፣ ከሱ በታች የፕላኔቶችና የሳተላይት ምስሎች በስፋት አሉ።

አራት የ"ኮፊ" የቡና ክሬም ዱቄት ጠርሙሶች በአንድ መስመር ተደርድረዋል። ጠርሙሶቹ የተለያዩ ጣዕም ያላቸው ሲሆኑ፣ ሁሉም ቀይ ክዳን አላቸው። አንድ ጥቁር መለኪያ ማንኪያ ከፊት ለፊት ተቀምጦአል፤ በላዩ ላይ ራይዝና ግሪን" የሚል ጽሑፍ አለ።

ጥቁር እና ቡናማ የእንጨት ዝርዝሮች ያለው ዘመናዊ የቢሮ ጠረጴዛ መሀል ላይ አለ። ከፊት ለፊቱ በተመሳሳይ ዲዛይን የተሰራ ትንሽ የሻይ ጠረጴዛ ላይ፤ በላዩ ላይ የአበባ ወይም የፍራፍሬ ማስዋቢያ ተቀምጧል። በስተቀኝ በኩል ጥቁር ቡኒ ቆዳማ ወንበሮች አሉ።

የተኮለኮሉ ብዙ ቡናማ ተምሮች በአንድ ሳጥን ውስጥ በቅርበት ተደርድረው ተቀምጠዋል። እነዚህ በብዙ አገሮች በነጻነት የሚበሉ ተምሮች ለተፈጥሮ ሐብትና ብልጽግና ምልክት ናቸው።

የደስታ ፈገግታ ያላት ሴት በቢጫ ጃኬት ለብሳ የተመጣጠን ምግብ ለሁሉም ህጻናት' በሚል መሪ ቃል በተዘጋጀ ሰማያዊ የፎቶ ፍሬም ውስጥ ቆማለች። ፍሬሙ በምግብ ስዕሎች ያጌጠ ነው።

አራት ቢጫ የዘይት ቆርቆሮዎች በሱቅ መደርደሪያ ላይ ተደራርበው ይታያሉ። ቆርቆሮዎቹ "ከፍተኛ ጥራት ያለው የአትክልት ቅቤ" የሚል ጽሑፍ ሲኖራቸው የእያንዳንዳቸው ዋጋ 305 ብር ነው።

ሰማያዊ የስራ ዩኒፎርም የለበሱ የማሽን ሰራተኞች በማሽኑ ፊት ለፊት ስራ ይሰራሉ። በግራ እና ቀኝ እጃቸዉ የተለያየ ቀለማት ያሉትን ማሸጊያ ከማሽኑ ጋር አገናኝተዉ ይዘዉታል።

የሆቴል ቡፌ መስመር ሲሆን፣ በርካታ ምግቦች በባህላዊ የሸክላ ድስት ቀርበዋል። የቡፌው ጠረጴዛ በቀይ፣ ቢጫና ጥቁር ቀለማት ባለው የባህል ጨርቅ ያጌጠ ነው።

አንድ አረንጓዴና ነጭ የሻይ ጥቅል ትኩረት ላይ ይገኛል። በጥቅሉ መሃል ላይ አንድ ስኒ ሻይ እና በላይዋ የዕፅዋት ቅርንጫፎች ይገኛሉ። በላይኛው ክፍል በአማርኛ "መድኃኒት ሻይ" የሚል ጽሑፍ አለ።

ሰው እጅ ድንች በግሪል መቁረጫ እየከተፈ ነው። የገጠር መቁረጫው የፍርግርግ ቅርፅ ያላቸውን የድንች ቺፖችን በቀላሉ ይሠራል። ትኩስ የተቆረጡ ብዙ የድንች ቺፕስ ከእንጨት መቁረጫ ሰሌዳ ላይ ተከምረዋል።

አንድ ሰው ግማሽ ፊቱ ሰማያዊ ቀለም የተቀባ ሥዕል በቅርብ ርቀት ቀርጿል። ከፊል የደረቀ ቅጠል ያለው ወረቀት የሥዕሉን ክፍል ሸፍኖታል። ከስዕሉ በላይ ደግሞ በቀይ የትልቅ የአማርኛ ፊደላት ርዕስ አለ።

በኢትዮጵያ እንደ ባህላችን በጣም ብዙ አይነት ዝግጅቶች ይደረጋሉ። ከነሱም መካከል አንዱ ቸግ ነው። ከዚሁ በተመሳሳይ አንድ ሴት ልትወልድ ስትል የአጥር ወፍ አትስማሽ እንዲሁም አን ሴት ልታገባ ስትል ሽምግልና እየተባለ የተለያዩ ዝግጅቶች ይዘጋጃሉ።

ወፍራም ቀይ ካባና ነጭ ልብስ የለበሱ ወንድና ሴት ሰዎች በአንድ መንፈሳዊ ሥነ-ሥርዓት ላይ በትልቅ ህዝብ መካከል ሆነው ቀና ብለው ይመለከታሉ። ሴትየዋ ነጭ ሻሽ አድርጋለች። ሰውየው የኢትዮጵያ ባንዲራ ያለበትን ዘንግ ጨምሮ ሁለት በትሮች ይዟል።

ብዙ ሰዎች በዘመናዊ የኮምፒውተር ክፍል ውስጥ ተሰብስበዋል። አብዛኞቹ ነጭ ኮፍያና ማኅተም የሚያሳይ ጨርቅ አንገታቸው ላይ አድርገዋል። አንዳንድ ሰዎች ኮምፒውተሮች ላይ ተቀምጠው ሲሰሩ፣ ሌሎቹ ደግሞ ክፍሉን እየተመለከቱ ይዟዟራሉ።

መነጽር ያደረገ፣ ጥቁር ፂም ያለው እና መካከለኛ እድሜ ላይ የሚገመት ሰው አለ። ጥቁር ጃኬት፣ ነጭ ሸሚዝ እና ቢጫ፣ ቀይና ጥቁር የተሰለፉ መስመሮች ያሉት ክራቫት ለብሷል። ፊቱ ገርጥ ብሎ በቁም ነገር ወደ ፊት ይመለከታል።

አንድ ትልቅ ነጭ የቪዥን ክሊኒክና ምርመራ ማዕከል ምልክት በህንጻ ግድግዳ ላይ ተሰቅሏል። ምልክቱ በአማርኛና በእንግሊዝኛ ስለሚሰጡት የጤና አገልግሎቶች ይዘረዝራል። ከበስተጀርባ የእንጨት ግድግዳዎች እና ሌሎች ማስታወቂያዎች አሉ።

ባህላዊ የትከሻ ላይ ነጭ ቀሚስና የቢጫ/ብርቱካናማ እምብርት ላይ የሚለበስ ልብስ የለበሰች ወጣት ሴት በጨለማ ዳራ ፊት ለፊት በሰገራ ላይ ተቀምጣለች። በራሷና በአንገቷ ላይ ባህላዊ ጌጣጌጦች አሉ።

በርካታ ሮዝ እና ነጭ ፍላሚንጎዎች ጥልቀት በሌለው ሰማያዊ አረንጓዴ ውሃ ውስጥ ቆመዋል። አንደኛው ፍላሚንጎ የጎለመሰ ሳይሆን አይቀርም፣ ክንፎቹን ወደ ጎን ዘርግቶ የጥቁር ላባዎቹን ያሳያል። ሌሎች ፍላሚንጎዎች ረጃጅም አንገቶቻቸውን አጎንብሰው የውሃ ውስጥ ምግብ እየፈለጉ ነው።

ዋናዋ ተዋናይት በብርቱካናማ ሻሽ ተጠቅልላ፣ ቀይ ሪባን በመቀስ እየቆረጠች ነው። ከጎኗ ስምንት ወንዶችና ሴቶች በክብር የመክፈቻ ሥነ ሥርዓት ላይ ቆመዋል። አንዲት ካሜራማን በቀኝ በኩል ሆና ፎቶግራፍ እያነሳች ሲሆን መሬቱ በአረንጓዴ ሳር ተሸፍኗል።

ኢትዮጵያ በአለም ደረጃ በጣም ከታወቀችባቸው ነገሮች መካከል አንዱ የአትሌቲክስ ወይም የሩጫ ውድድር ነው። በዚህ ዘርፍ ሃገርችንን ካስጠሩ አትሌቶች መካከል መሰረት ደፋር በዋናነት ትጠቀሳለች። በተለያዩ የበጎ አድራጎቶች ላይ በመሳተፍም ትጫወታለች።

ረጃጅም ህንጻዎች በተከበበ ሰፊ የከተማ አደባባይ መሃል ላይ የቆመ ግዙፍ ጥንታዊ ሀውልት። ሀውልቱ ክብ መሰረት ላይ ተቀምጦ በሁለት ውሃ የሚረጩ ምንጮች ተከቧል። የአየር ሁኔታው ጭጋጋማ ሲሆን ጥቂት መኪናዎች በአካባቢው ቆመዋል/ይጓዛሉ።

የኢትዮጵያ አየር መንገድ አርማ ከነጭ ዳራ ላይ በግልጽ ይታያል። አርማው በአረንጓዴ፣ በቢጫና በቀይ የተከፈለ፣ ወደ ላይ የሚጠቁም ክንፍ ቅርጽ አለው። ከስር ደግሞ "ኢትዮጵያ" የሚለው የእንግሊዝኛ ቃልና "የኢትዮጵያ" የሚለው የአማርኛ ቃል በቀይ ቀለም ተጽፈዋል።

አንድ ወንበር በቀለማት ያሸበረቁ ሰፌዶችና ከገለባ በተሠሩ ሌሎች ነገሮች ተከቧል። በጎን በኩል ክብ ቅርጽ ያላቸው ትናንሽ የእንጨት ወንበሮች ሲኖሩ፣ ከፊት ለፊት ቡና ለመጠጣት የሚያገለግሉ ኩባያዎች አሉ።

በምስሉ ላይ የሚታየው ነጭ የኢንዱስትሪ ስፌት ማሽን ነው። የጁኪ (JUKI) ምልክት በግልጽ ይታያል። ማሽኑ ሰፊ በሆነ ጠረጴዛ ላይ ተቀምጧል፤ ለቀጥታ ስፌት አገልግሎት የሚውልና ከፍተኛ ፍጥነት ያለው ነው። የክር መዘውተሪያ፣ መርፌና የጨርቅ መምሪያ ክፍሎች አሉት።

አንድ ግዙፍ የቆሻሻ ክምር ላይ ሁለት ትላልቅ ቢጫ ትራክተሮች ቆሻሻውን እየገፉና እያጠናክሩ ነው። በርካታ ነጭ ሲጋል ወፎች በቆሻሻ ክምር ላይ እየበረሩና ፍርስራሾቹ ላይ እወርዱ ነው።

ጎንደር ላይ የሚገኘው ታሪካዊው ሐውልት በክብ ቅርጽ ባለው የውሃ ምንጭ መካከል ቆሞ ይታያል። ረዣዥም የድንጋይ አምድ በላዩ ላይ አንበሳና ፈረስ ቅርጽ አለው። በዙሪያው ያሉት የውሃ ምንጮች ውኃ ወደ ላይ እየረጩ ነው።

አረንጓዴ ቀለም ያለው የመጽሐፍ ሽፋን ወይም የትምህርት ማስታወቂያ ይታያል። ከላይ የኢትዮጵያ ባንዲራ እና ርዕስ አለ። ርዕሱ አገርህን እወቅ ቋንቋህን አጥንቅቀህ ተጠቀም ይላል። በምስሉ ላይ ቤተሰብ፣ ትልቅ ግድብና የትራፊክ መብራት ያለበት የመንገድ መሻገሪያ ቦታ ቀርበዋል።

ሐምራዊ ቀለም ባለው የፀጉር ቤት ግድግዳ ላይ አራት የፀጉር ማድረቂያ ማሽኖች ተንጠልጥለዋል። ከእያንዳንዱ ማሽን ስር ጥቁር መቀመጫዎች ተደርድረዋል። በአምስተኛው ወንበር ላይ ደግሞ ተንቀሳቃሽ የሆነ የፀጉር ማድረቂያ ማሽን አለ። ወለሉ የብርሃን ቀለም ያለው ሰቆች የተነጠፉበት ነው።

ባህላዊ የሻይ/ቡና ሥነ ሥርዓት አዘጋጅ መድረክ ይታያል። ሁለት ቢጫ ወንበሮች ከበስተጀርባ በተለያዩ ቀለማትና በእንጨት የተሰሩ ምንጣፎች ያጌጡ ናቸው። ከፊት ለፊት ብዙ ወንበሮች አሉ።

አራት ቡናማ የሸክላ ማድጋዎች በአንድ ጥግ ተሰብስበው ተቀምጠዋል። ትልቁ ማድጋ ቡናማ ዱቄት የሞላው ሲሆን፣ በጎን በኩል ጥቁር ክዳን ተቀምጧል። ከማድጋዎቹ በአንዱ አፍ ላይ በአረንጓዴ ቅጠላቅጠል የታሰረ ነገር አለ። ዙሪያው በደረቅ ሳርና በጨርቅ ግድግዳ ተከቧል።

ሶስት ገበሬዎች ሜዳ ላይ በብዙ ረዣዥም አረንጓዴ ተክል መካከል ቆመው እያጨዱ ነው። አንደኛው ወንድና አንደኛዋ ሴት በእጃቸው የያዙትን እፅዋት ይዘው ሲራመዱ ሌላኛው ሰውዬው ከበስተጀርባ በቢጫ ጃኬት አጭዷል።

በእንጨት መደርደሪያ ላይ የተለያዩ የወተት ዱቄት ቆርቆሮዎች በጥንቃቄ ተደርድረዋል ። ዋነኞቹ እና ብራንዶች ሲሆኑ ሁሉም የ400 ግራም ክብደት አላቸው ።

ካሬ ቅርጽ ባለው አረንጓዴ ጀርባ ላይ የዊቻት አርማ አለ። አርማው ሁለት ነጭ የንግግር ምልክቶች ሲሆኑ፣ ከሥር ደግሞ የዊቻት የሚል ነጭ ጽሑፍ አለ። ይህ አርማ የመልዕክት መለዋወጫ መተግበሪያን ይወክላል።

ሪፖርተር የተሰኘው የኢትዮጵያ ጋዜጣ ሲሆን የተለያዩ ጫረታዎችንና ዜናዎችን ለማግኘት ተመራጭ የሆነ የመጽሔት አይነት ነው ። ሪፖርተር ጋዜጣ በጣም ታማኝና ተወዳጅ መጽሄትና ጋዜጣ አይነት ነው።

በርካታ ሰዎች ባህላዊ ነጭ ልብስ ለብሰው፣ አረንጓዴ ማሊያ ከላዩ ላይ ደርበው በእጃቸው ዱላ ይዘው በአንድ መስመር እየሄዱ ነው። ከበስተጀርባ ዛፎች እና ሰማያዊ ሰማይ አለ።

ቡናማ ቀለም ያላቸው የሸክላ ማሰሮዎችና የተለያዩ የሸክላ ዕቃዎች ከፋብሪካ በሚመስል ግራጫ ሕንፃ ፊት ለፊት በግቢው ውስጥ ተደርድረዋል። በርካታ ሰዎች በመሬት ላይ ተቀምጠውና ቆመው ዕቃዎቹን ሲያስተካክሉ ይታያሉ። የተለያዩ የአፈር አይነቶች ለማድረቅ ተነጥፈዋል።

ሁለት ወፍራም የዛፍ ግንዶች በቅርብ ርቀት ጎን ለጎን ቆመዋል። በግራ በኩል ያለው ዛፍ ብዙ አረንጓዴ ቅጠሎች ያሉት ሲሆን የሁለቱም ዛፎች ቅርፊት ደረቅ ነው። በቀኝ በኩል ባለው ግንድ ላይ ' የሚል የእንግሊዝኛ ቃል የተጻፈበት ትንሽ ቢጫ ምልክት ታይቷል።

በቀላል ግራጫ ወለል ላይ ሁለት የቢሮ ጠረጴዛዎች በ "L" ቅርፅ የተደረደሩ ይገኛሉ። ከጠረጴዛዎቹ ጋር ጥቁር የሽቦ መረብ መቀመጫ ያላቸው ሰባት ወንበሮች አሉ። በጠረጴዛዎች ላይ ላፕቶፖች፣ ነጭ ወረቀቶች እና ሰማያዊ ክፍፍሎች አሉ። ከበስተጀርባ የዛፍ ግድግዳ አለ።